በፈዛዛ ነጭ ዳራ ላይ የብርሃን ባንክ አርማ በግልጽ ይታያል። አርማው በሰማያዊ የፊደል ቅርፅ የተጻፈ "ብርሃን" የሚል የአማርኛ ጽሑፍና ከጎኑ ደግሞ ሶስት ቢጫ መስመሮች አሉት። ከሥር "Berhan Bank S.C." የሚል የእንግሊዝኛ ቃል በሰማያዊ ተጽፏል።

አንድ ዘመናዊ ክብ ቅርጽ ያለው የእይታ ጣቢያ በኮረብታ ላይ፣ በተራሮች እና ደን የተከበበ ነው። ጣቢያው ሶስት የፈንገስ ቅርጽ ያላቸው የጣሪያ መዋቅሮች አሉት። ከፊት ለፊቱ ጠመዝማዛ መንገድ ይታያል። ሸለቆው በጭጋግ የተሸፈነ ነው።

በርካታ የተለያዩ ቀለሞችና ቅርጾች ያላቸው ቴርሞሶች (የሻይ/ቡና ማቆያ እቃዎች) በእንጨት መደርደሪያ ላይ ተደርድረው ይታያሉ። በመሃል ላይ ትላልቅ ሮዝ እና ቢጫ ቀለም ያላቸው ቴርሞሶች ሲኖሩ፣ በሌላኛው መደርደሪያ ደግሞ ደማቅ አረንጓዴ እና ሰማያዊ ቀለም ያላቸው ቴርሞሶች ይገኛሉ።

ጥቁር እና ነጭ ፎቶግራፉ ሴትዮዋ ከአንድ ትልቅ ቡኒ ውሻ ጋር ከእንጨት በተሰራ ጎጆ ደጃፍ ላይ ተቀምጣለች። ሴትዮዋ ነጭ ልብስ ለብሳ፣ በሰፊ ገንዳ ውስጥ አንድ ነገር እየሰራች ነው። ውሻው ከበሩ ውስጥ ቁጭ ብሎ ወደ ውጭ ይመለከታል።

በትኩረት ስናይ፣ ይህ ጥቁር እና ነጭ ፎቶግራፍ በዲሞክራሲ አደባባይ (አዲስ አበባ) የሚገኘውን ረጅም የድል ሐውልት ያሳያል። ጥቁር አንጋፋ መኪና እና ሁለት የፖሊስ ሞተር ሳይክሎች ከሐውልቱ ፊት ለፊት ባለው ሰፊ መንገድ ላይ ይጓዛሉ።

ከባድና ደረቅ መሬት ላይ በርካታ የሰዎች ቡድን ተቀምጧል። ከፊት በኩል አንድ ሰው ሆዱ ላይ ተዘርግቶ ሲተኛ፣ ሌሎች ደግሞ ራሳቸውን በመሀረብ ተጠቅልለው በአካባቢው ቆሻሻና ድንጋያማ መሬት ላይ በድካም ተቀምጠዋል።

በመሃል ቀይና ሰማያዊ ቀለም ያለው 'ጂ' እና 'ቲ' የሚመስል ፊደል እንዲሁም ፋሲል ግቢ የሚመስል ታሪካዊ ህንፃ ይገኛል። በሰማያዊው ክብ ዙሪያ ደግሞ "ጂቲ ኮሌጅ" እና "GT COLLEGE" በአማርኛ እና በእንግሊዝኛ ተጽፈዋል።

የሥዕል ቀለም መደባለቂያ ሳህን ቀርቧል። ሞላላ ቅርጽ ባለው ቡናማ ሳህን ላይ የተለያዩ ደማቅ ቀለማት በክብ ቅርጽ ተቀምጠዋል። ቀለማቱ ቀይ፣ ብርቱካናማ፣ ቢጫ፣ አረንጓዴ፣ ሰማያዊና ወይን ጠጅ ሲሆኑ፣ ሳህኑም ለመያዝ የሚረዳ አንድ ቀዳዳ አለው።

አንድ ሰው በትልቅ ሐይቅ ላይ በትንሽ ጀልባ ውስጥ ተቀምጧል። ከበስተጀርባው ረዥም የውሃ ውስጥ እፅዋት ይገኛሉ። ሰውየው በሁለቱ ቀዛፊዎች መካከል ተቀምጦ፣ በዙሪያው ያለውን የተረጋጋ መልክዓ ምድር ይመለከታል።

ከትልቅ፣ ነጭ እና ቡናማ በግ በታች አምስት ትናንሽ ቡናማና ነጭ ጠቦቶች ጡት እየጠቡ ነው። ከበስተጀርባ በድንጋይ የተሰራ የሚመስል ግድግዳ ይገኛል።

በመደርደሪያ ላይ የተለያዩ የሻይ እና የቡና እቃዎች ተቀምጠዋል። በላይኛው መደርደሪያ ላይ ነጭ የሸክላ ሻይ ማፍሰሻ (ከላብሳ) እና ጽዋዎች እንዲሁም ቀላል አረንጓዴ ብርጭቆዎች ተደርድረዋል። በታችኛው መደርደሪያ ላይ ደግሞ የውኃ ማሰሮዎች፣ የተለያዩ ብርጭቆዎች እና ያጌጡ ዕቃዎች ይገኛሉ።

ጋዜጣው በአማርኛ ርዕሶች እና ጽሑፎች የተሞላ ነው። በላይኛው ግራ በኩል የጋዜጣው አርዕስት እና ሎጎ ይታያል። አንደኛው ምስል በፓርላማ አዳራሽ ውስጥ ያሉ የብዙ ተወካዮችን ስብሰባ ያሳያል። ታችኛው ክፍል የሴት ተናጋሪዎች ፎቶዎች እና ማስታወቂያዎች ይገኛሉ።

የበልቻ ሆስፒታል የሩሲያ ቀይ መስቀል መግቢያ በር ይታያል። ከበስተኋላው በር ላይ በሰማያዊ ዳራ ላይ ቀይ መስቀል ያለበት ትልቅ ሰንደቅ ዓላማ እና "BALCHA HOSPITAL RUSSIAN RED CROSS" የሚል የእንግሊዝኛ ጽሑፍ አለ። በአማርኛም የሆስፒታሉ ስም ከላዩ በቅስት መልክ ተጽፏል።

በሃገራችን ኢትዮጵያ ከድሮ ጀምሮ የመጣ አብሮ ተአርቶ የመብላት ባህል አለን። ታድያ በዚ ባህል ውስጥ እርስ በእርስ መጎራረስ እንደ አንድ የፍቅር መገለጫ ተደርጎ ይታያል።

“ታላቁ ሩጫ” — የደስታ እና የመንፈሳዊ አንድነት ቀን ነው፤ ሰዎች በተመሳሳይ አልባሳቸው ይሮጣሉ እንጂ ለሽልማት ብቻ አይደለም፣ ለጤና፣ ለሰላምና ለአገር ፍቅር ይሮጣሉ።

ባለ ጠቆር ያለ ግራጫ ዳራ ላይ ሶስት ደማቅ ሰማያዊ ሽፋኖች ያላቸው የሽቦ ደብተሮች ተደራርበው ይታያሉ። እያንዳንዱ ሽፋን "SIMAALINE SPIRAL NOTEBOOK" የሚል ጽሑፍ እና ባለብዙ ቀለም ሞገድ ምልክት አለው።

በጥሩ ሁኔታ የተቀረጸ የወርቅ የአንገት ሐብል በሴት አንገት ላይ ይታያል። የሐብሉ መሀል ትልቅ ክብ ቅርጽ ያለው ሲሆን፣ ከላዩ ላይ የአበባ ቅርጽ ያለው ጌጥ አለ። የሐብሉ ገመድ በጠባብ መረብ ቅርጽ የተሠራ ሲሆን አንገት ላይ ጎልቶ ይታያል።

አንዲት ቀይ ጃኬት የለበሰች ሴት በግራጫ የእግረኛ መንገድ ዳር የንግድ ሸቀጦችን ዘርግታ ከህንጻ ግድግዳ አጠገብ ተቀምጣለች። የሴትየዋ እቃዎች በቀለማት ያሸበረቁ ሲሆኑ፣ በመንገዱ ላይ ያሉት ንጣፎች ደግሞ በተለያዩ ንድፎች የተሰሩ ናቸው።

ባህላዊ የቡና ሥነ-ሥርዓት እያከናወነች ያለች ሴት ትታያለች። በደማቅ ነጭ የሐበሻ ቀሚስ የለበሰችው ሴት ከጥቁር ጀበና ወደ ብዙ ትናንሽ ሲኒ ቡና እየቀዳች ፈገግታዋ አይለያትም። ሲኒዎቹ ባለቀለም መስመሮች ያሏቸው ሲሆን፣ ከፊት ለፊቷ በጠረጴዛ ላይ ተደርድረዋል።

ሰማያዊ ብረታማ መደርደሪያዎች በጽህፈት ዕቃዎች ተሞልተዋል። ከታች ሰማያዊ ፋይሎች ተደርድረዋል፤ በመሃል ባለ ቀለም ማርከሮች ይታያሉ። በላይኛው መደርደሪያ የ"Double A" ወረቀቶች በሳጥን ውስጥ አሉ።

ማሳሰቢያው ፈገግታ ያለው ጥቁር ቆዳ ያለው ሰው የቅርብ ምስል ያሳያል፤ ሰውዬው ጥቁር ሸሚዝ አረንጓዴ እና ቀይ መስመሮች ያሉት ለብሷል። ፀጉሩ አጭር እና ጠመዝማዛ ሲሆን፣ አንገቱ ላይ ደግሞ ቀጭን የወርቅ ሐብል ያደረገ ይመስላል።

ካህናት ነጭ ልብስ ለብሰው በዝግጅት ሜዳ ላይ ረጅም መስመር ሠርተዋል። ከበስተጀርባ በድንጋይ ግንብ ላይ የተሰቀሉ ባለ ቀለም ባንዲራዎችና ብዙ ታዳሚዎች ይገኛሉ። በግድግዳው ላይ ረዣዥም ዛፎች አሉ።

በአንድ መሰናዶ አውሮፕላን ማረፊያ ላይ አውሮፕላን አርፏል። ዋናው ምስል ባለ ሁለት ፕሮፔለር አውሮፕላን ሲሆን፣ ከፊት ለፊቱ ደግሞ ተሳፋሪዎችን ወይም ጭነትን ለማጓጓዝ የሚያገለግሉ ሁለት ጭነት የተጫኑ አህዮች ከትልቅ ዛፍ ስር ቆመዋል።

ይህ ምስል በቀለለ ፀሐያማ ጊዜ ውስጥ ሰፋፊ የስንዴ እርሻዎች ላይ ሰብል እየሰበሰበ የሚገኝ ትልቅ የክላስ(Claas) ኮምባይነር ያሳያል። የማሽኑ ቀይ መቁረጫ ክፍል በግልጽ ጎልቶ የሚታይ ሲሆን፣ የበሰለና ወርቃማ ቀለም ያለው ሰብል ከፊት ለፊቱ በረድፍ ተዘርግቷል።

ከታች በኩል አረንጓዴ ቁጥቋጦዎች ያሉት አንድ የዘንባባ ዛፍ ከቅርብ ቀርቦ አለ። የዛፉ ግንድ ቡናማ እና ሻካራ ሲሆን፣ ቅጠሎቹ ደግሞ ጥቁር አረንጓዴና ትልቅ ናቸው። የቅጠሎቹ ጫፎች እንደ መርፌ የሰሉ ናቸው፡፡

ነጭ ቲሸርትና ሰማያዊ ጂንስ የለበሰች ወጣት ሴት ከቆዳ የተሰራ ትልቅ ቡናማ ቦርሳ እየመረመረች ነው። ብዙ የቆዳ ቦርሳዎችና ጫማዎች በእንጨት መደርደሪያዎችና ጠረጴዛ ላይ በብዛት ተቀምጠዋል። በግድግዳው ላይ የአፍሪካን ሴት የሚያሳዩ ጥበብ ስራዎች ተሰቅለዋል።

ረዣዥም ጠረጴዛዎች በነጭ የጨርቅ ልብሶች ተሸፍነው ለዝግጅት ተዘጋጅተዋል። ጠረጴዛዎቹ በቀይ፣ ቢጫ እና አረንጓዴ ቀለም የተቀነባበሩ የቅርጫት የአበባ ማስቀመጫዎች እና የደረቀ ስንዴ እቅፎች ተጌጠዋል። ወንበሮቹ ነጭ ሽፋን ለብሰው የኢትዮጵያን ባንዲራ ቀለሞች ባለው ሻርፕ ታስረዋል።

ለመጀመሪያ ልደት የተዘጋጀ የጀርባ ማስጌጫ ይታያል። በግድግዳው ላይ ነጭ አበባ፣ ሰፊ ቅጠላ ቅጠልና '1' የሚል ቁጥር አለ። ሰማያዊ፣ ቢጫና ሮዝ ፊኛዎች በዙሪያው ተንጠልጥለዋል።

የአገር ልብሶችን የለበሱ ብዙ ሴቶች ተሰብስበው በመካከለኛው በኩል እየጨፈሩና እያጨበጨቡ ነው። በጥቁር የተጎነጎነ ፀጉር እና በሚያንጸባርቁ ጌጣጌጦች ደስተኛ ሆነው ይታያሉ።

የተጎነጎነ ጸጉር ያላት አንዲት ሴት በውጭ ደረጃዎች ላይ ተቀምጣለች። ባህላዊ ነጭ ልብስ ለብሳለች፤ በአንገትና በእጅጌው ላይ ደማቅ ባለብዙ ቀለም ጥልፍ አለ። የብር አምባሮችና ረጅም ጉትቻዎች ለብሳለች።

ረጅም፣ ነጭ የጡብ ግድግዳዎች ባለው የፋብሪካ አዳራሽ ውስጥ በርካታ የጨርቃጨርቅ ማሽኖች ተሰልፈዋል። እያንዳንዳቸው ማሽኖች ነጭ ጨርቅ እየጠቀለሉ ነው። ከበስተጀርባው ከግድግዳው በላይ ረዣዥም መስኮቶች አሉ።

ቀይና ቢጫ የሆኑ በርካታ የኤሌክትሪክ ጄኔሬተሮች በመደዳ በሳጥናቸው ላይ ተደራርበው ቀርበዋል። ሱቁ ውስጥ ሁለት ሰዎች ተቀምጠው ሲነጋገሩ፣ የተለያዩ የ"TIGER" ብራንድ ጄኔሬተሮች ይታያሉ።

ጥቁር ቡኒ እና ቀላል ቡኒ ቀለም ያለው ዘመናዊ ቁም ሳጥን ግድግዳውን ሙሉ በሙሉ ሸፍኗል። ቁም ሳጥኑ በርካታ በሮች አሉት። በመካከለኛ ክፍል በመስታወት ያጌጠ የልብስ መደርደሪያ እና ትናንሽ መሳቢያዎች ይገኛሉ። ክፍሉ በእብነበረድ ወለል ያጌጠ ነው።

ብርቅዬ የሆኑ ሶስት የዛላሽ ፀጉር ዘይት ጠርሙሶች ተራ በተራ ተቀምጠዋል። ጠርሙሶቹ የብርቱካን መክደኛ ያላቸውና ግልፅ ናቸው። በእያንዳንዱ ጠርሙስ ላይ ቆንጆ ሴት ከጎኑ ባለው ሰንጠረዥ ስር የተፃፈ መጠን ይታያል።

ግራጫ ግድግዳዎች ባሉት ክፍል ውስጥ ብዙ ቡኒ ጠረጴዛዎች እና ወንበሮች በትክክል ተሰድረዋል። ከፊት ለፊቱ አረንጓዴ ሰሌዳ ሲኖር፣ ትልቅ መስኮት በቀኝ በኩል ብርሃን ያስገባል።

አርማ አራት የተደራረቡ መስመሮችን ያካተተ ሲሆን ቡናማ፣ አረንጓዴ እና ወይራማ ቀለም አላቸው። በጎን "MIDROC INVESTMENT GROUP" የሚል የእንግሊዝኛ ጽሑፍ በጥቁር አረንጓዴ ተጽፏል። ከስር ደግሞ "ሚድሮክ ኢንቨስትመንት ግሩፕ" የሚል የአማርኛ ጽሑፍ አለ።

አርማው የ"ETA" ፊደላትን የሚያሳይ ሲሆን፣ በብርቱካናማ እና በሰማያዊ ሞላላ መስመሮች ተከቧል። ከስሩ በሰማያዊ ቀለም በአማርኛ "የትምህርት እና ስልጠና ባለሥልጣን" እና በእንግሊዝኛ "EDRE EDUCATION AND TRAINING AUTHORITY" የሚል ጽሑፍ ተከትሎ ይገኛል።

ይህ ነጭ የጭነት መኪና ካቢኔና ጥቁር ሻሲ ያለው አረንጓዴ የኮንክሪት ፓምፕ ነው። የፓምፑ ክንድ ተጣጥፎ ወደ ፊት ተዘርግቷል፤ ጎማዎቹ ጥቁርና ሰፊ ናቸው። አረንጓዴው ክፍል ላይ "SCHWING S36 X" እና "SCHWING Concrete Pump" የሚሉ ጽሑፎች ይታያሉ።

ወጣት የሚመስል ሰው ነጭ ዳራ ላይ ቆሞ ይታያል። ሰማያዊ ጃኬት እና ነጭ ቲሸርት ለብሶ ወደ ቀኝ በኩል እየተመለከተ ፈገግ ይላል። ጃኬቱ በኪሱ ላይ ጥቁር እና ነጭ ሸሚዝ ያለው የኪስ መሀረብ አለው።

በጣም ደስ የሚል ትዕይንት ነው! ሁለት ልጆች ባህላዊ የኢትዮጵያ ልብሶችን ለብሰው ወንበር ላይ ተቀምጠዋል። አንዷ ልጅ በእጆቿ ላይ ያለችውን ቁራሽ እንጀራ አፏ ውስጥ ልትከት ስትል ሌላኛዋ ደግሞ ስትመግብ አለች።

ከፍተኛ ህንፃዎች ፊትለፊት በተንጣለለ ወለል ላይ በቀይ አበባ የተሰራ ትልቅ ልብ አለ። የሻማና የጭስ ምንጭች ባሉበት ወለሉ ላይ የአበባ ቅጠሎች ተዘርግተዋል። "Will You Marry Me?" የሚል የኒዮን ብርሃን በልቡ መሃል ያበራል።

አንድ በአስፓልት ዳር የሚገኝ ሰፊ ግቢ "ጥቁር አንበሳ ሳይንስ ኮሌጅ" የሚል ጽሁፍ በበሩ ላይ በትልቁ ተጽፎበታል። ግቢው በር ላይ የተወሰኑ ሰዎች እና ደንብ አስከባሪዎች የሚገኙ ሲሆን በስተቀኝ በኩል የሚገኘው ግድግዳ ሰማያዊ ቀለምን ተቀብቷል።

ከግራ በኩል የሚጀምር ቀይና ነጭ አርማ በግልጽ ይታያል። አርማው "Zemen" እና "BANK" በእንግሊዝኛ፣ ከዛ በላይ ደግሞ "ዘመን ባንክ" በአማርኛ ጽሑፍ አለው። "Z" የሚለው ፊደል የቀይ አርማ አካል ሲሆን በክብ ተከቧል።

ይህ የመጽሐፍ ሽፋን ነው ። ዘሪሳ የሚለው የመጽሐፉ ርዕስ በጥቁር ቀለም የተጻፈ ነው ። በቅንፍ ውስጥ የተጻፈው የውድቀት ፈለጎች የሚለውም እንደዚሁ በጥቁር ቀለም ተጽፏል። የመጽሐፉ ሽፋን ቀለም እሳት የመሠለ ነው።

ሰፋፊ በሆነ የሸለቆ ጥገና ወይም ልማት ቦታ ላይ የቁፋሮና የግንባታ ስራ ይካሄዳል። አንድ ቢጫ ኤክስካቫተር በሸለቆው ግርጌ አጠገብ በስራ ላይ ይገኛል፣ እንዲሁም ቆሻሻ ጭኖ ለመውሰድ የተዘጋጀ የጭነት መኪና ከጎኑ ይቆማል።

ደብዛዛ በሆነ የጋዜጣ ገጽ ላይ "ሰንደቅ" የሚል ርዕስ ከላይ በብርቱካናማ ኦቫል ውስጥ ይታያል። በገጹ ላይ የ"NMC REAL ESTATE" ማስታወቂያ እና የሶስት ሰዎች ፎቶዎች በጽሁፎች ተከበው ይታያሉ።

በርካታ ሰዎች በመኸር ወቅት የእህል አዝመራ በሜካናይዝድ አውድማ እየሰበሰቡ ነው። አረንጓዴ እና ነጭ የሆነው አውድማ እህል የሚለቅቅበት ቱቦ አለው። አርሶ አደሮች የወጣውን እህል በላስቲክ እየሰበሰቡ ነው።

አንድ ከቆመ ቀይ በግ ላይ አእዋፋት ከበውት ከሚገኙ ሲሆን እነዚህ አእዋፍት ከበጉ ወገብ ላይ የሚገኘውን ነፍሳቶች በማድረግ እራሳቸውን የመግባሉ ይህም ለበጉና ለአዕዋፍት የጋራ ጥቅም አለው።

አንዲት እናትና አባት አራት ልጆቻቸውን ይዘው በሳር በተሸፈነ ስፍራ ፎቶ ተነስተዋል። አባቱ አጎንብሰው ሁለት ልጆች አቅፈዋል፤ እናትየው ደግሞ ሌላ ልጅ አቅፋ ቆማለች። ሁሉም ፈገግታ ያሳያሉ፤ ከበስተጀርባ ጥቅጥቅ ያሉ ዛፎች አሉ። ደስተኛ ቤተሰብ በአረንጓዴ ሜዳ ላይ ነው።

አብዛኞቹ ሰዎች ጥቁር ወይም ሰማያዊ ልብሶችን ለብሰዋል። ከበስተጀርባ ብዙ አረንጓዴና ቢጫ ባንዲራዎች እንዲሁም ከፍ ያለ ቢጫ መጋረጃዎች አሉ። ሴትየዋ መሃል ላይ በነጭ ጥቁር ልብስ ቆማለች።

ረጃጅም ሹል ጫፎች ያሏቸው ተራሮች በሰፊው የሜዳ አቀበት ላይ አሉ። በሸለቆው የታችኛው ክፍል አረንጓዴ ዕፅዋት ተሸፍኗል። በርካታ ሰዎችን የያዘ ቡድን በጉዞ ላይ ሲሆን፣ ከፊሎቹ ኮፍያና ቦርሳ አድርገዋል።

እግር ኳስ ተጫዋቾች በቡድኖች ተከፋፍለው ሜዳ ላይ ቆመዋል። አንዳንድ ተጫዋቾች ቀለል ያለ ሰማያዊ ልብስና ሌሎች ደግሞ ቢጫ ልብስ ለብሰዋል። ተጫዋቾቹ በተወሰነ ውጥረት እየተመለካከቱ ለጨዋታው እየተዘጋጁ ነው።

ሶስት የተለያዩ የዳንኪራ ወይን ኮክቴል መጠጦች በብርድ ላይ ተቀምጠዋል። ጠርሙሶቹ ቀይ፣ ቢጫና አረንጓዴ ቀለም ያላቸው ሲሆን እያንዳንዳቸው ስድስት በመቶ የአልኮል ይዘት አላቸው።

ባለ ጥቁር ፀጉር እና ጢም ያለው ሰውዬ ፈገግታ በቅርበት ከቀኝ በኩል ተነስተው ይታያል። ምስሉ በነጭ ዳራ ላይ ሲሆን፣ ከታች በወርቃማ ፊደላት “መዝሙር” የሚል እና በጥቁር “በጣም አመሰግናለሁ” የሚል ጽሑፍ አለ።

ከቀይ መያዣና ከቀይ ክዳን ጋር በአምስት የፕላስቲክ ጠርሙሶች ተደርድረው በነጭ ዳራ ላይ ይታያሉ። እያንዳንዱ ጠርሙስ ጥቁር ካርቦናዊ መጠጥ ይዟል፤ በቀይ ቀለማማ መለያ ላይ የ"Coca-Cola" ጽሑፍ ጎላ ብሎ ይታያል።

ካኖን (Canon) የሚል ስም ያለበት ትልቅ ነጭ የቢሮ ማተሚያ ማሽን (copier) ሲሆን፣ በርካታ የወረቀት መሳቢያዎች እና በጎን በኩል የሰነድ ማደራጃ ክፍል አለው። የላይኛው ክፍል የወረቀት ማስገቢያ እና ባለ ቀለም የቁጥጥር ፓነል አለው።

የተደራረቡ አራት ያህል ባለቀለም መጽሐፍቶች/ደብተሮች አሉ። የፊትለፊቱ አረንጓዴ ሲሆን፣ የአበባ ቅጠል ዲዛይን እና በፈረንሳይኛ "Nom"፣ "Classe" እና "Ecole" የሚሉ መለያዎች አሉት።

መሀል ከተማ በሚገኝ የመኪና መለዋወጫ መደብር ውስጥ ሁለት ሰራተኞች ተቀምጠዋል። ሱቁ የተለያየ የመኪና መቀመጫ ሽፋኖች፣ ጎማዎች፣ ስቲከሮች እና የመኪና ኦዲዮ መሣሪያዎችን ያሳያል። የሱቁ መግቢያ ላይ ራዲየም ስቲከር መቁረጥን የሚያስተዋውቅ ትልቅ ቢጫ ምልክት ተሰቅሏል።

ረጃጅም፣ ደረቅ የሆነ የዘንባባ ቅጠል በነጭ የሴራሚክ ማስቀመጫ ውስጥ ቆሞ ይታያል። ማስቀመጫው የሞዛይክ ንድፍ ያለው ሲሆን፤ የባሕር ዛጎል በገመድ ተጠቅልሎ ተንጠልጥሏል። በግራ በኩል በቡኒ ወረቀት በተሠራ ማስቀመጫ ውስጥ የላቬንደር አበባ ተተክሏል፤

ጥልቅ በሆነ መደርደሪያ ላይ የተለያዩ የህፃናት መጥረጊያ (baby wipes) እሽጎች ተቀምጠዋል። በሰማያዊና በሀምራዊ ቀለም የታሸጉት የ'Goodbaby' እና 'ABC' መጥረጊያዎች ከላይኛው ክፍል ላይ ተደራርበዋል።

በትኩረት ስምንት ወንዶች በብስክሌት ቆመው፣ በተራራ ላይ ከከተማ ገጽታ በላይ ሆነው ወደ ግራ እየተመለከቱ ነው። ሁሉም በስፖርት ልብስ ለብሰው፣ ብስክሌቶቻቸውን በቀጥታ ፊት ለፊታቸው በአረንጓዴ እና ቡናማ ሜዳ ላይ አስቀምጠዋል።

ጥቁርና ነጭ ፔንግዊን በአንገቱ ቀይ ሹራብ ጠቅልሎ ዓይኑን አሽቋጥጦ ቀርቧል። ከጎኑ በትልቅ ጥቁር ፊደላት "QQ" ተጽፏል። ፔንግዊኑ የቻይናው ታዋቂ የማኅበራዊ ድረ ገጽ ምልክት መሆኑ ይታወቃል።

በላዩ ላይ "ለእይታ መስታወት እና ለሆድ ፖምፓ ህክምና" የሚል ቀይ የአማርኛ ጽሑፍ አለ። ከታች የአይን መነጽር አይነቶች እና ስልክ ቁጥሮች ይታያሉ፤ ከጎን በኩል የሴትና የወንድ ሞዴሎች ምስል አሉ።

የአፋር ክልል ባንዲራ ሰማያዊ፣ ነጭ እና አረንጓዴ አግድም ቀለሞች አሉት። ከጎን በኩል ቀይ ትሪያንግል ቅርጽ ያለው ሲሆን፣ በማዕከሉ ላይ ደግሞ አረንጓዴ ኮከብ እና ሁለት ሰይፎች የያዘ ምልክት ይዟል።

አንዲት ሰራተኛ በሱቅ ውስጥ ስልክ ይዛ ደንበኛን ስታገለግል ይታያል። የሞባይል ስልክ ስክሪን ቅርጽ ባለው ሐምራዊ ዳራ ላይ፣ “ሲቢ ብር” የሚለው ጽሑፍ ከላይ በግልጽ ጎልቶ ይታያል።

ደማቅ ቀለሞችን ማለትም አረንጓዴ፣ ቀይ፣ ብርቱካንማ እና ሰማያዊን ግድግዳ ላይ የሚቀቡ የሮለር ብሩሾች ይታያሉ። ከታች ደግሞ ሶስት የ"MURAL" ቀለም ጣሳዎች ሲኖሩ "ከፍተኛ ጥራት ያለው ቀለም" የሚል የአማርኛ ጽሑፍ አለ።

ቡናማ-ግራጫ ቀለም ያለው፣ አረፋ ያላት ፈሳሽ መጠጥ በብረት ቆርቆሮ ውስጥ ተሞልታለች። የቆርቆሮው ውጫዊ ክፍል ቀይ፣ ቢጫ እና አረንጓዴ ቀለም ያላቸው ፊደሎች ያሉት ሲሆን፣ ከቆርቆሮው ስር ደግሞ የዛገ የእንጨት ጠረጴዛ አለ።

የአስመራ ዓለም አቀፍ አውሮፕላን ማረፊያ ሕንፃ ሲሆን ከህንጻው በላይ ትልቅ የቁጥጥር ማማ አለ። በዋናው ሕንፃ ላይ በሰማያዊ ፊደላት "ASMARA INTERNATIONAL AIRPORT" ተብሎ በእንግሊዝኛ ተጽፏል። ከፊት በኩል አረንጓዴ የሳር ሜዳና ጥቁር የብረት አጥር አለ።

ከፊት ወደ ኋላ በተደራጁ ረድፎች የተ dizርዘሩ ባዶ ጠረጴዛዎች እና ወንበሮች ያለበት የክፍል ውስጥ ገጽታ። ቡኒና ጥቁር ቀለም ያሉት የጠረጴዛዎችና ወንበሮች አቀማመጥ ሲሆን ከበስተጀርባ መስኮቶችና ጥቁር ሰሌዳዎች አሉ።

የብርቱካናማና አረንጓዴ ክብ ምልክት በማዕከሉ የኤሌክትሪክ ምሰሶና ከእሱ ጋር የተያያዙ ነጫጭ አምፖሎችን ያሳያል። ከምልክቱ በታች "የኢትዮጵያ ኤሌክትሪክ አገልግሎት" የሚለው የአማርኛ ጽሑፍ በብርቱካናማ፣ የእንግሊዝኛው "Ethiopian Electric Utility" ደግሞ በአረንጓዴ ተጽፏል።

አልጋዎች ለሰዎች ምቹ እንዲሆኑ ብዙውን ጊዜ በእንጨት ቢሰሩ ይመረጣል። ሲሰራም እንደ ተገልጋዩ ፍላጎት ስፋቱ፣ ቀለሙ እና ዲዛይኑ የተለያየ ሊሆን ይችላል።

አረንጓዴ እና ብርቱካንማ ቀለም የተቀባ የሞባይል ምግብ መሸጫ መኪና በጠራራ ፀሐይ ስር ቆሟል። ከላይ አረንጓዴ መከለያ ያለው ሲሆን፣ አንድ ሰው የደንብ ልብስ ለብሶ ምግቦችን እያዘጋጀ ነው። የመኪናው ጎን ጽሑፍ ተስሏል። በዙሪያው አስፋልትና የማስታወቂያ ሰሌዳዎች አሉ።

ሙሉ ነጭ ገፅታ ያላት ጥንቸል ትልቅና ረዥም ጆሮ አላት። አፏ አካባቢ ቀጫጭን እና ረዥም ፀጉር አለባት። የግራ አይኗ ተከፍቷል። ሳር ላይ ቁጭ ብላለች።

ባለ ነጭ ዳራ ላይ ከአይዝጌ ብረት (stainless steel) የተሰራ ጥብስ ማሽን ይታያል፤ የመጥበሻ ቅርጫቱ በወርቃማ ጥብስ ድንች ተሞልቷል። ማሽኑ የተከፈተ ክዳን እና ከላይ የሙቀት መቆጣጠሪያ ፓኔል አለው።

ጥቁር መደርደሪያዎች ላይ የተለያየ ዓይነት ቸኮሌቶች በሳጥንና በከረጢት ተደርድረዋል። የንግድ ምልክቶችና የዋጋ መለያዎች በመደርደሪያው ጠርዝ ላይ ይታያሉ። ምርቶቹ ለደንበኞች በሚያስችል ሁኔታ በሱቅ ውስጥ ቀርበው ይገኛሉ።

መሃሉ ወፈር ያለ፣ የወይራ አረንጓዴ ቀለም ያለው፣ ትልቅ የፕላስቲክ በርሜል ይታያል። በርሜሉ በጥቁር ክዳን የተዘጋ ሲሆን፣ ከበስተጀርባ ሰማያዊ ቀለም ያለው የተዘጋ በር አለ።

ጥቁር ጸጉር ያላት አንዲት ወጣት ነጭ፣ ወራጅና ባህላዊ ልብስ ለብሳ ቆማለች። ልብሱ በላዩ ላይ በጥቁር የጥልፍ ሥራ ያጌጠ ሲሆን፣ የብር ጌጣጌጦችንም አድርጋለች። ከበስተጀርባ በሁለት የተለያዩ ግራጫማ ግድግዳዎች የተከበበ ስፍራ አለ።

ሁለት ወንዶች መሬት ላይ በተዘረጋ የእጅ ሽመና ማሽን ነጭ የጥጥ ክር እየሸምኑ ነው። በፊት ያለው ሰው ቀይና ነጭ ባለ ካሬ ሸሚዝ እና ነጭ ሻርፕ ለብሷል። አካባቢው አቧራማ ቀይ አፈር ሲሆን፣ ከኋላ ሌሎች ሰዎች ቆመዋል።

ፈዘዝ ባለ አረንጓዴ ጀርባ ላይ የLINE መልዕክት መላላኪያ አፕሊኬሽን አርማ ይታያል። አርማው እንደ ንግግር አረፋ ቅርጽ ያለው ነጭ ምልክት ሲሆን፣ በውስጡም ትላልቅ አረንጓዴ የ"LINE" ፊደላት ተጽፈዋል። ፊደሎቹ ጎልተው አሉ።

ባለ ብዙ ፎቅ የሚመስል ጥንታዊ ህንፃ በሰፊና ጨለማ ዋሻ ውስጥ ተገንብቷል። የህንፃው ግድግዳዎች ግራጫ እና ጥቁር ንብርብሮች አሏቸው። በዋሻው ውስጥ በግልጽ የማይታዩ ጥቂት ሰዎች አሉ።

ሰማያዊ ሸሚዝ እና ቡናማ ኮት የለበሰ አንድ ሰው በክርኑ ላይ የእንጨት ዘንግ ተሸክሞ ይታያል። በዘንጉ በሁለቱም ጫፍ ላይ አራት ትልልቅ ዶሮዎች ተንጠልጥለው ይታያሉ፣ እነዚህም በገበያ ላይ ለመሸጥ የታሰቡ ይመስላሉ።

AMAN DIGITAL ADVERTIZING የሚል ጽሑፍ የያዘ ማስታወቂያ ይታያል። ጽሑፎቹ በነጭ ጀርባ ላይ በቀይና ሐምራዊ ቀለሞች የተጻፉ ናቸው። በአማርኛ "አማን ዲጂታል ማስታወቂያ" የሚለው ሐረግም ከላይ ይገኛል። ዲጂታል የሚለውን ቃል ሐምራዊ ሰያፍ ቀለም አለው።

አውሮፕላኑ ነጭ ሲሆን በመካከሉ በቀይ ፊደላት "Ethiopian" የሚለው ቃል በግልጽ ተጽፏል። ጭራው ላይ የኢትዮጵያ አየር መንገድ አርማ ቀይ፣ ቢጫና አረንጓዴ ቀለም አለው።

ኢትዮጵያ ፖስታ ከአጼ ምኒልክ ዘመን ጀምሮ ያገለገለ ጥንታዊ የመንግስት ተቋም ነው። በአሁኑ ጊዜ ተቋሙ ፖስታ፣ ፈጣን መልዕክት እና የተለያዩ የሎጅስቲክስ አገልግሎቶችን በመስጠት ላይ ይገኛል። የዲጂታል ዘመኑን ተከትሎም አገልግሎቶቹን ከኢ-ኮሜርስ ጋር በማቀናጀት እያዘመነ ነው።

ከሰማያዊ ምሽት ዳራ በታች ነጭ የወረቀት ፋኖሶች (lanterns) በሽቦ ተንጠልጥለው ደማቅ ብርሃን ፈጥረዋል። የአበባ ጉንጉኖች ከፋኖሶቹ ጋር የተዋሃዱ ሲሆን፣ ከታች ደግሞ ለዳንስ የሚሆን ሰማያዊና የሚያብረቀርቅ ወለል ተዘርግቷል።

አረንጓዴና ነጭ ሳሙና ሳጥን እንዲሁም አራት ማዕዘን ቅርጽ ያለው ነጭ ሳሙና በሽክርክሪት ገመድ ላይ ተቀምጠው ይታያሉ። ሳጥኑ "SKIN CARE BEAUTY SOAP" የሚል ጽሑፍ ያለው ሲሆን፣ በዙሪያው አረንጓዴ ቅጠላቅጠል በጌጥ መልክ ተሰርቷል።

አረንጓዴ ቀለም ያለው "Knorr ALL-IN-ONE" የሚል ቃል ያለው የምግብ ማጣፈጫ እሽግ በግልጽ ተጽፏል። ፓኬጁ ቀይ ቺሊ፣ ሽንኩርት እና ቡናማ ማጣፈጫ ኪዩብ ፎቶዎች አሉት። በታችኛው ግራ ጥግ የአማርኛ ጽሑፍ ተቀምጧል።

ረዥም፣ ደማቅ ቢጫ፣ አራት ማዕዘን ቅርጽ ያለው ደረጃ መለኪያ (spirit level) በነጭ ዳራ ላይ ይታያል። ሁለት አረንጓዴ የውሃ ነጠብጣብ መለኪያዎችን ይዟል፤ አንደኛው አግድም ሌላኛው ደግሞ ቀጥ ያለ ነው።

አዞ የተሰኘህ በውሃ በውስጥ የሚኖር የእንስሳት ሲሆን በጣም ሀይለኛ የሆነ መንጋጋ ያለው ጨጓራው ደግሞ ካሉት እንስሳት ሁሉ ከፍተኛ አሲድ የሚገኝበት እንስሳ ነው። ቆዳውም ለተለያዩ ጫማዎችና ቦርሳዎች ማምረቻነት ይውላል።

ባለ ሁለት የእንጨት ምሰሶዎች እና አግዳሚ ጣውላዎች መግቢያ በር ላይ "AMBASSADOR PARK" የሚል የእንግሊዝኛ ጽሑፍ ይታያል። የእንጨት ምሰሶዎቹ በጥቁር ብረት በር ወደ ተሸፈነ ጥቅጥቅ ያለ የዛፎች ደን ይመራሉ።

ሰማያዊና ግራጫማ የሆነ Bosch የኤሌክትሪክ መፍጫ ነው፡፡ መፍጫው ብረት ለመቁረጥ የሚያገለግል ሲሆን፣ የጎን እጀታው ከዲስኩ አጠገብ ተያይዟል። በቀይ BOSCH የሚል እጀታዉ ላይ ተጽፏል፡፡

ሁለት ሴቶች በአገርኛ አበባማ ቀሚሶችና ቀለል ያለ ሸሚዝ ለብሰው ፀጉራቸውን ወደላይና ወደታች እየወዘወዙ ሲጨፍሩ ይታያሉ። ከበስተጀርባ ሌሎች ሶስት ወንዶች በእርጋታ ተቀምጠው በጭብጨባ ያጅባሉ፤ ዳራው አረንጓዴ ሣርና ትልቅ ኮረብታ ያሳያል።

ሰማያዊ፣ ብርቱካናማ እና ነጭ ላባ ያላት ወፍ በደረቅ ግንድ ላይ ቆማለች። ምንቃሯ ረዥምና ጥቁር ነው። የወፏ ጀርባና ክንፎቿ ደማቅ ሰማያዊ ቀለም ሲኖራቸው፣ ደረቷ ብርቱካናማ ነው። የበስተጀርባው ቀለም ቢጫ ወርቃማ ነው።

በነጭ ዳራ ላይ በዲዛይን የተሰራ የድርጅት ስም እና አገልግሎት የሚገልጽ ምስል ይታያል። "AMAN DIGITAL" የሚለው ቃል በትልቁና በሐምራዊና ቀይ ቀለማት ተጽፏል። በአማርኛ ደግሞ "አማን ዲጂታል ማስታወቂያ" የሚል ጽሑፍ ከላይ በግልጽ ጎልቶ ይታያል።

ደማቅ አረንጓዴ እና ብርቱካንማ ዳራ ላይ አንድ ትልቅ ሳህን የተለያየ ምግብ ይዞ ይታያል። ሳህኑ በርካታ ዓይነት ወጦች እና እንጀራዎችን የያዘ ሲሆን፣ ከሱ በታች ደግሞ አንድ የበርገር እና የፈረንሳይ ጥብስ አለ።

በርካታ ግልጽ የሆኑ የማጣበቂያ ቴፖች (glue tapes) በደማቅ ሰማያዊ፣ ቀይ፣ ሐምራዊና ቀላል ቡናማ ቀለም በተሰሩ የፕላስቲክ መያዣዎች ውስጥ ተቀምጠዋል። መያዣዎቹ በግራጫ ዳራ ላይ ሲቀመጡ፣ አንደኛው መያዣ በቅርብ ተዘርግቶ ይታያል።

ከሰማያዊ እና ቀላል አረንጓዴ ቀለም ባለው ዳራ ላይ ነጭ እና ሰማያዊ የኢቴርባል (E HERBAL) ሳሙና ሳጥን ይታያል። የሳጥኑ ጎን በንጹህ እሬት (Aloe-Vera) ቅጠሎች ሲከበብ፣ አርማውና "Aloe-Vera Soap" የሚለው ጽሑፍ በግልጽ ጎልቶ ይታያል።

በአንድ ትልቅ ረከቦት ላይ ብዙ ነጫጭ ሲኒዋች ተቀምጠዋል። ከፊት ለፊቱ ደግሞ ቀይ ሸሚዝና ሰማያዊ ሱሪ የለበሰ ወጣት ስልኩን እየነካ ነው። ከጎን ደግሞ የደስታ ምሳ የተሰኘ የቴሌ የጥቅል ማስታወቂያ አለ።

ለተሽከርካሪ ወንበር ምቹ የሆነ የድንጋይ መወጣጫ መንገድ ከሰፋፊ ደረጃዎች ጎን ለጎን ይታያል። የውጭው ወለል ቀይ ቀለም ባለው ንጣፍ የተነጠፈ ሲሆን፣ ከኋላው የልብስ ሱቅና ማሳያ ማኑካኖች ይታያሉ።

ባለ ሁለት ራስ ንስር በማዕከል ላይ የተሠራ አርማ ይታያል። ንስሩ በክንፎቹ ላይ ጥቁር እና ወርቃማ ቀለሞችን ያቀፈ ሲሆን መሀል ላይ ክብ ጋሻ አለ። የአማርኛ ጽሑፍ "የአማራ ብሔራዊ ንቅናቄ (አብን)" ከላይ፣ በእንግሊዝኛ አለ፡፡

ጥቁርና ነጭ የካርቶን ወረቀት መቁረጫ ማሽን በነጭ ጀርባ ላይ ተቀምጧል። መቁረጫው ጥቁር ሲሆን የመለኪያ ፍርግርግና የተለያዩ የወረቀት መጠኖች ማርከሮች አሉት። ቀኝ በኩል ጥቁር እጀታ ያለው ቢላዋ ለመቁረጥ ተዘርግቷል።

አንድ ፊቷ የማይታይ ሰማያዊ እና ነጭ ቀለም ያለው ልብስ የለበሰች ሴት ጀበና ከፍ አድርጋ ይዛ በሲኒ ላይ ቡና ትቀዳለች። በሰፊ ረከቦት ላይም ብዙ ሲኒዎች ተደርድረዋል። ከነዚህ ሲኒዎች መካከልም የተወሰኑት በቡና ተሞልተዋል።

አንድ ቤተሰብ በደማቅ ቢጫ እና ነጭ የባህል ልብስ ለብሶ ፈገግታ እያሳየ ቆሟል። አባትየው፣ እናትየው፣ ሦስት ሴቶችና አንድ ወንድ ልጅ አሉ። በልብሶቻቸው ላይ ጥቁር ፊደላት ተጽፈዋል። የፎቶው ዳራ ያማረ ነው።

ጭጋግና ደመናዎች በለመለመ አረንጓዴ ኮረብታዎች ዙሪያ በከፍተኛ ሁኔታ ይሰራጫሉ። የሳር ክዳን ያላቸው ጥቂት ባህላዊ ክብ ቤቶች በኮረብታው ላይ ተበትነው ይታያሉ። ሩቅ ላይ ጥቅጥቅ ያለ ደን አለ።

ከፊል-ቀርቦ በሚታይ ብርሃን የተቀረጸ ፎቶ ላይ አንዲት ሴትና አንድ ወጣት ወንድ፣ ሁለቱም ነጭ ልብስ ለብሰው፣ ፊት ለፊት ሲራመዱ ይታያሉ። ከኋላቸው ሌሎች ሰዎች በአንድነት ቆመዋል።

ነጭ የባቢሎክ (Baby Lock) የልብስ መስፊያ ማሽን በሰማያዊ ግድግዳ ፊት ለፊት በጠረጴዛ ላይ ተቀምጧል። ማሽኑ ሁለት ነጭ መቆጣጠሪያዎች እና ቀይ ክር ያለው እንዝርት አለው። ከጎኑ መለኪያ ቴፕና የመስታወት ማሰሮ የክር ስፑል ይገኛል።

አንድ ሰው ነጭ ጥምጥም ለብሶ በቅርበት ማይክሮፎን ይዞ ሲናገር ይታያል። ከጀርባው ብዙ ሰዎች ከዛፎች ስርና በጥላ ስር ተቀምጠው አዳማጮች ይገኛሉ። በቀኝ በኩል ትንሽ ስክሪን ላይ አንዲት ሴት የምልክት ቋንቋ ስትተረጉም ትታያለች።

አንድ አንቦ (Ambo) ውሃ በብርጭቆ ጠርሙስ ውስጥ ሆኖ በሰማያዊ ውሃ ውስጥ ሰምጦ ይታያል። ጠርሙሱ በአንበሳና ፍራፍሬ አርማ ያጌጠ መለያ አለው። አርማው ባለ ሰማያዊና ነጭ ክብ ውስጥ ተቀምጧል። የውሃው ዳራ የተንቦገቦገ ነው።

ከላይ በወርቃማ ፊደላት “BRICS” ተብሎ የተጻፈበት ግድግዳ ፊት ለፊት አስር ሀገራት ሰንደቅ ዓላማዎች በቅደም ተከተል በወለሉ ላይ ቆመዋል። ሰንደቅ ዓላማዎቹ የተባበሩት አረብ ኤሚሬቶች፣ ኢራን፣ ብራዚል፣ ሩሲያ፣ ህንድ፣ ቻይና፣ ደቡብ አፍሪካ፣ ግብፅ እና ኢትዮጵያን ያካትታሉ።

ቢጫ የፀሐይ ቅርጽ ያለው አርማ በላዩ ላይ ይገኛል። ከሥሩ የብሩክ አረንጓዴ የአማርኛ ጽሑፍ "ፀሐይ ባንክ" ይነበባል። ከስር ደግሞ "TSEHAY BANK" በእንግሊዝኛ በቢጫ ቀለም ተጽፏል። ከሁሉም በታች ደግሞ "አ.ማ" የሚለው ጽሑፍ አለ።

መሬት ላይ በርካታ የጦር መሳሪያዎችና የቴሌኮም እቃዎች ተዘርግተዋል። ከተዘረጉት እቃዎች መካከል የጦር መሣሪያ ጥይቶች፣ ታንኮች፣ ራዲዮዎች፣ የቴሌኮም መሣሪያዎች፣ ቢጫ የዘይት መያዣዎች እና የተለያየ ቀለም ያላቸው ቦርሳዎች ይገኙበታል።

አራት የተለያዩ መጠን ያላቸው ክፍል የሚባል የተፈጥሮ ማዕድን ውሃ ጠርሙሶች በሰማያዊ ዳራ ላይ ጎልተው ቀርበዋል። በስተቀኝ በኩል የጠርሙሶቹ አርማ በደማቅ ነጭና ሰማያዊ ጽሑፍ 'Kool' ተብሎ ተጽፏል፤ ዳራውም የሚንቀሳቀስ ውሃና አረፋዎች እንዳሉት ያሳያል።

ትልቅ ሰውዬ መነጽር አድርጎ ጥቁር ልብስ ለብሷል። ሸሚዙ ባለ ፈትል ሲሆን በቢጫና ቀይ ሰንጠረዥ የተሠራ ክራቫት አድርጓል። ጠቆር ያለ ፂም አለው፤ ፊቱ ላይ ቁምነገር ያለው አገላለጽ ይታያል።

ንጹህ እና የሚያብረቀርቅ ቆዳ ያላት ቻይናዊት ሴት በፈገግታ በቅርብ ርቀት ትታያለች። በስተቀኝ በኩል በሁለት ከፍሎ የተቆረጠ ትልቅ ቀይ ቲማቲም በእጇ ይዛ በቅርበት ትመለከተዋለች። የቲማቲሙ የውስጥ ክፍል በግልጽ ጎልቶ ይታያል፣ ሴትየዋ ደግሞ ትንሽ ቀይ ጉትቻ አድርጋለች።

ብዙ የስፖርት ማልያ የለበሱ ወጣቶች በሳራማ ሜዳ ላይ ተሰብስበው ቆመዋል። ወጣቶቹ ነጭ በቀይ ቲሸርት ለብሰዋል። ሁሉም በአንገታቸው ላይ ሜዳልያን ያደረጉ ሲሆን መሃል ላይ ያሉት በእጃቸው ቀለማት ያሉበት ቅርጽን ይዘዋል።

አረንጓዴ ቅጠሎች ባሉት ቅርንጫፎች ላይ አራት ደማቅ ብርቱካንማ ፍራፍሬዎች ተንጠልጥለው ይታያሉ። ፍሬዎቹ ትንሽ፣ ሞላላ ቅርጽ ያላቸው እና ለስላሳ ቆዳ ያላቸው ናቸው። የፊት ያሉት ሁለቱ ፍሬዎች በግልጽ ሲታዩ፣ ሌሎች ሁለቱ ደግሞ ከበስተጀርባ በጥቂቱ ተደብቀዋል።

አረንጓዴ ቅጠል ያለዉ ፒክ አበባ ያበበ ተክል ተተክሏል። ከአበባዉ መካከል ቢጫ ቀለም ያለዉ እንቡጥ ይዟል። ቅጠሎቹ ለምለም አረንጓዴ ናቸዉ። በቁጥር ሦስት የሆኑ የፈነዱ ፒክ አበባ ናቸዉ። ሌሎቹ እንቡጥ አበባ ነዉ።

ኢናት ባንክ የሚል ሰማያዊ ጽሑፍ ከታች የተጻፈ ሲሆን፣ በላይ በኩል ደግሞ ቀይ እና ነጭ ከለር ያላቸው የተጠማዘዙ መስመሮች ሰማያዊውን የእናት ጽሑፍ ከበው አሉ። (24 words)

የተለያዩ የጌጣጌጥ ዕቃዎች በነጭና ግራጫ ቀለም ባለው ጠረጴዛ ላይ ተቀምጠዋል። ስብስቡ ጥቁር ድንጋዮችና አልማዝ የሚመስሉ አንጸባራቂ ቅንጣቶች ያሉት የአንገት ሐብል አለው። በተጨማሪም ሁለት ክብ ቅርጽ ያላቸው የጆሮ ጌጦች እና የግምባር ጌጥ በግልጽ ጎልተው ይታያሉ።

ረዣዥም ቅጠሎች ባሏቸው አረንጓዴ ዕፅዋት መካከል ነጭ አበባዎች ይገኙበታል። የአበባዎቹ መሃል ቢጫ እና ቀይ ነጠብጣቦች አሉት። የቅጠሎቹ ቅርፅ ክብ ሲሆን አንዳንዶቹ በትልቅነታቸው ጎልተው ቀርበዋል።

ጥቁር መደርደሪያዎች በተለያዩ የታሸጉ ቸኮሌቶች እና ጣፋጭ ምግቦች ተሞልተው ይታያሉ። ከመካከላቸው "Snickers"፣ "Reese's"፣ "M&M's"፣ "Milky Way"፣ "Hershey's" እና "Kit Kat" ይገኛሉ። እያንዳንዱ ቸኮሌት በዋጋ መለያዎች ተለጥፎ ተቀምጧል።

ወታደራዊ ልብስ የለበሱ ሁለት ወንዶች በካሜራ ልብስና ጭንቅላታቸው ላይ ቀይ ሻርፕ አድርገዋል። ከበስተጀርባ በተጨናነቀ የውጭ ስፍራ ብዙ ሰዎችና አንዳንድ ዛፎች አሉ።

ጥራት ያላቸው ነጭ አበባ ጎመን (cauliflower) ፍሬዎች ከጥቅጥቅ ባለ ደማቅ አረንጓዴ ቅጠሎቻቸው ጋር ተሰብስበው ተደራርበው ይታያሉ። ምስሉ በቅርበት የተነሳ ሲሆን ፍሬዎቹ እና ቅጠሎቹ ቦታውን ሞልተውታል።

ከሰማያዊ ዳራ በላይ "twitter" የሚለው ቃል በነጭ ደማቅ ፊደላት ተጽፏል። ከቃሉ ቀጥሎ ደግሞ የትዊተር ምልክት የሆነችው ነጭ በራሪ ወፍ ጎላ ብላ ትታያለች።

ውብ የሆነ ወፍ በውኃ ዳርቻ ላይ በድንጋይ ላይ ቆማለች። ወፏ በላባዎቿ ላይ አረንጓዴ፣ ሰማያዊ፣ ቡናማና ወይንጠጅ ቀለም የተቀላቀለ ደማቅ ብርሃን አላት። በራሷ ላይ ጥቁር ላባዎች ከፍ ብለው ይቆማሉ።

አንድ ተጀምሮ ያላለቀ ህንጻ ስራ ላይ የተሰማሩ የተወሰኑ ሰዎች ስራቸውን እንደ ድርሻቸው ይሰራሉ። ከሌሎቹ ሰዎች በተለየ አንድ ብርቱካናማ ሸሚዝ የለበሰ ወጣት የአፈር ክምር ላይ ቆሞ አሻግሮ ይመለከታል።

ብዙ ብሩህና ባለቀለም ባህላዊ የጌጣጌጥ ቅርጫቶች መሬት ላይ ተደርድረዋል። ቅርጫቶቹ ከፍተኛ የሆኑ የሾጣጣ ቅርጽ ያላቸው ክዳኖችና ውስብስብ የጂኦሜትሪክ ዲዛይኖች አሏቸው። ከበስተጀርባ ብዙ ጠፍጣፋ ኮፍያዎች እና ሌሎች የሽመና ምርቶች ተሰቅለዋል።

አንዲት ጥንድ ነጭ የሴቶች ጫማዎች ከፍ ባለ ቀጭን ተረከዝና በጥቁር የውስጥ ሶል ላይ የቅዱስ ሎረንት (SAINT LAURENT) ጽሑፍ ተጽፎባቸዋል። የጫማዎቹ ማሰሪያዎች በሁለት መስመር በዕንቁ ተንጣጥበው ይታያሉ፤ በነጭ የአልጋ ልብስ ላይ ተቀምጠዋል።

ጥቁር ቀለም ያለው ሽቦ አልባ ስልክ ከኃይል መሙያ ጣቢያው ጋር ተቀምጧል። የስልኩ ስክሪን ሰዓት እና ቀን ያሳያል። የቁጥር መደወያ ቁልፎች፣ 'ቶክ' እና 'ኦፍ' ቁልፎች አሉት። የመሠረታዊ ክፍሉ የ'Panasonic' አርማ እና የስልክ ጥሪ መመለሻ መቆጣጠሪያዎች አሉ።

በርካታ ቁጥር ያላቸው ቀይ የተማሪ ዩኒፎርም የለበሱ ህጻናት በየምድባቸው ባለው ክብ ጠረጴዛ ዙሪያ ተቀምጠዋል። ህጻናቶቹም የተወሰኑት እየጻፉ ሌሎቹ ደግሞ ወደ አንድ አቅጣጫ እየተመለከቱ ነው።

አምስት ሕፃናት ቀይ ሹራብና ሰማያዊ ሸሚዝ ለብሰው፣ በመማሪያ ክፍል ውስጥ በአንድ ላይ ተሰባስበው መጽሐፍ እየተመለከቱ ነው። ሁሉም በጽሑፉ ላይ በትኩረት ተጠምደው ያጠናሉ።

አንድ እጅ ነጭ ቀለም ያለውና GATO የሚል ጽሑፍ ያለበት ኤ.ቪ.አር. (AVR - 1000VA) የኤሌክትሪክ ቮልቴጅ መቆጣጠሪያ ይዟል። መቆጣጠሪያው የአውትፑት ቮልቴጅ መለኪያ፣ መብራት ማብሪያና ማጥፊያ እንዲሁም ጥቁር መውጫዎች ከታች አሉት።

ከፍተኛ ኃይል ያለው፣ ጥቁር ቀለም ያለው መትረየስ በሲሚንቶ መሬት ላይ ተቀምጧል። ከፊት ለፊቱ በሦስት እግሮች ይደገፋል። ከሽጉጡ በታች አረንጓዴ የጥይት መያዣ ሳጥን ይታያል።

ረጅም ቀይ “Ethiopian” የሚል ጽሑፍና የአንበሳ ምልክት ያለው ነጭ አውሮፕላን ቆሟል። በበረራው በር ላይ በተሰቀለ መሰላል ሰዎች እየወጡ ነው። ብዙ የደንብ ልብስ የለበሱና ሲቪል ሰዎች በአውሮፕላኑ ዙሪያ ተሰብስበዋል።

ትላልቅ ቀንድ ያለው አንድ አጋዘንና ሌሎች ሶስት ትናንሽ አጋዘኖች በአረንጓዴ ሜዳ ላይ ይቆማሉ። አጋዘኖቹ ሳር ሲግጡና ሲመለከቱ ከበስተጀርባ ጥቅጥቅ ያለ ሳር አለ።

ትላልቅ ብራማ ቀለም ያላቸው ሮቶ መሳይ ብረቶች በሲሚንቶ መሰረቶች ላይ ተቀምጠው በአፈራማ መሬት ላይ ተቀምጠዋል። እነዚህ ሮቶዎች ከበላያቸው ብረት የተደገፈባቸው ሲሆን በጣም ትላልቅ መጠን ያላቸው በቁጥር አራት ናቸው።

ቆንጆ ቢጫ ቀለም ያለው አንድ ዘመናዊ ቤት በሰፊው ግቢ ውስጥ ቆሞ አለ። የቤቱ ግድግዳዎች በግራጫ ድንጋይ እና በብዙ አረንጓዴ መስኮቶች ያጌጡ ናቸው። ከፊት ለፊቱ ጥቁር ብረት የተሰራ አጥር ሲኖር መሬቱ ደግሞ ቡናማ ሰቆች አሉት።

ከእንጨት መድረክ ጀርባ ብዙ ሰዎች በፍትህ ልብሶች ለብሰው ቆመዋል። ሰዎቹ የቀኝ እጆቻቸውን ወደ ላይ አንስተው ቃለ መሃላ ይፈጽማሉ። በግራ በኩል አንድ ሴት በነጭ ጽሑፍ ፊት ከፖዲየም ፊት ለፊት ትቆማለች።

ጥቃቅን ሰንሰለት ያለው ወርቃማ የአንገት ጌጥ በገለልተኛ ቀለም ባለው ዳራ ላይ ተቀምጧል። የጌጡ መሃል ላይ፣ የ"LOVE" ቃል የተጻፈ ሲሆን፣ "O" በሚለው ፊደል ፋንታ ደግሞ በአልማዝ የተከበበ የልብ ምልክት አለ።

ቢጫ አበቦች እና ቀይ ባነር ያለው የአያት ግራንድ ሞል ምስል በግልጽ ይታያል። ውስብስብ የሆነው ባለ ብዙ ፎቅ ህንፃ ብዙ ክፍሎችን ያቀፈ ሲሆን መካከለኛዎቹ ነጭና ቢዥ ቀለም አላቸው። የሽያጭ ስልክ ቁጥሮች በቀይ ባነር ላይ በግልጽ ተጽፈዋል።

በመጠኑ ጥቁር ቀለም ያለው ክብ አርማ በውስጡ ክፍት መጽሐፍ ያሳያል፤ ቀይና ቢጫ ወረቀቶች በሰማያዊ ሽፋኖች ይታያሉ። በክብ ቅርጽ የተቀመጠው አርማ በአማርኛ "ትምህርት ሚኒስቴር" እና በእንግሊዝኛ "MINISTRY OF EDUCATION" የሚል ጽሑፍ አለው።

ታዋቂው የላሊበላ ገደልና ከድንጋይ የተቀረጹ አብያተ ክርስቲያናት አካባቢ ይታያል። ምስሉ ሁለት ትላልቅ ቋጥኞች በጠባብ ስንጥቅ ሲለያዩ ያሳያል። የግራው ቋጥኝ የቤተክርስቲያን ግድግዳና መስኮት ያለው ሲሆን፣ በላዩ ላይ ደግሞ የውሃ ማስወጫ ቧንቧ አለ።

አንድ ገበሬ ቀጥ ብለው በተዘረጉ ረድፎች በአረንጓዴ የእርሻ ቦታ ላይ ጎንበስ ብሎ፤ በእጁ ነጭ ነገር የያዘ ጎድጓዳ ሳህን ይዟል። ገበሬው በዙሪያው ባሉ ዛፎች እና ቁጥቋጦዎች ወደተከበበ ሰፊ እርሻ ማዳበሪያ በመበተን ሥራ ተጠምዷል።

በበዓል አከባበር ላይ ብዙ ሰዎች ነጭና ባለቀለም ባህላዊ ልብሶች ለብሰው፣ ዐብይ መስቀል ያለበትን ቦታ ፊት ለፊት ተሰልፈው አሉ። በአለባበሳቸው የተለያዩ ቀለማት ያላቸው ካባዎችና ጠባብ ነጭ ኮፍያዎች አሏቸው።

ረጃጅም ድልድዮች በሐይቅ ላይ የሚገኙ ሁለት ሰው ሰራሽ ደሴቶችን ያገናኛሉ። በአንደኛው ደሴት ላይ ክብ ህንጻ ቆሟል። ሁለተኛው ደሴት በሳር የተሸፈነ ሲሆን፣ ከሩቅ ደግሞ ከተማና ብዙ ዛፎች አሉ። ሐይቁ ሰፋ ያለና ሰማያዊ ነው።

የመጀመሪያው ምስል ላይ ሳህን ማጠቢያ ማሽን ውስጥ የተለያዩ የብረት ድስቶች እና የ porcelain ሳህኖች ተጭነዋል። ሁለተኛው ምስል ላይ ብዙ ደማቅ አረንጓዴ የደወል ቃሪያዎች ተከምረዋል። ሶስተኛው ምስል ደግሞ በእንጀራ ላይ የተቆለለ የተከተፈ አረንጓዴ ጎመን ያሳያል።

ከነጭ ቆዳ የተሰራ ከበሮ ነዉ። የከበሮዉን የመካከል ክፍል በጠፍር ተጠልፏል። ሰፊዉ የከበሮ ክፍል ወደ ላይ ተደርጓል። ጠባቡ ክፍል ከመሬቱ ጋር ተገናኝቷል። ቀጭን የጠፍር ገመድ ታስሮበታል።

ጥቁር ቆዳ ያለው እጅ በአውሮፕላን መስኮት አጠገብ ወርቃማ ቀለም ያለው የኢትዮጵያ አየር መንገድ የቡና ስኒ ይዟል። ስኒው "Ethiopian" እና "THE NEW SPIRIT OF AFRICA" የሚሉ ቃላትን ይዟል። ከበስተጀርባ ሰማያዊ ሰማይ እና ነጭ ደመናዎች ይታያሉ።

ረጅም ጥቁር ፀጉርና ጢም ያለው ሰው ነጭ ሸሚዝ፣ ብርቱካናማ አንጸባራቂ ልብስ (vest) እና ሰማያዊ ጂንስ ለብሶ ቆሟል። ሰውየው በግራ እጁ ነጭ የራስ ቁር (helmet) ይዟል፤ ከኋላው ደግሞ ግዙፍ የሆነ የኮንክሪት ግድብ ግንባታ ይታያል።

አንድ ገበሬ ሁለት በሬዎች በመጠቀም መሬት ሲያርስ ይታያል። በሬዎቹ አንደኛው ቡኒና ነጭ ሲሆን፣ ሌላኛው ደግሞ ጥቁርና ነጭ ነው። ገበሬው መሬቱን ሲያርስ በስተጀርባ ደግሞ ዛፎችና ቡናማ ሜዳዎች ይገኛሉ።

ለየት ያለ የተፈጥሮ ምድር አቀማመጥ ይታያል። የውሃ ገንዳዎች በአስገራሚ ቢጫና አረንጓዴ የማዕድን ክምችቶች ተከበዋል። ከበስተጀርባ በዛ ያለ ቀይና ቢጫ ቀለም ያለው ድንጋያማ መሬት ይታያል። ሰማዩ ደማቅ ሰማያዊ ነው።

የMAMILAC ሕፃን ቀመር ወተት ሶስት ጣሳዎች ነጭ ጀርባ ላይ ጎን ለጎን ተቀምጠዋል። እያንዳንዱ ጣሳ በግልጽ "MAMILAC" የሚል ጽሑፍና የተለያየ ደማቅ ቀለም ያላቸው መለያዎች አሉት። መሃለኛው ጣሳ ቀይና ሮዝ ሆኖ ይታያል።

ልጅ የጎን ገጽታው በጥሩ ሁኔታ የጸዳ ጸጉርና ፍላትቶፕ የፀጉር አቆራረጥ አለው። ጠቆር ያለ ቆዳ ያለው ሲሆን አረንጓዴ የፖሎ ሸሚዝ ለብሷል። የጸጉሩ አቆራረጥ ንጽህና እና ውበት ጎልቶ ይታያል።

በቀላል ግራጫ ዳራ ላይ አራት የተለያዩ አይነቶች ያላቸው የብረት ክራንች በቅደም ተከተል ተሰልፈው ይታያሉ። ክራንቾቹ ከግራ ወደ ቀኝ የተለያዩ እጀታዎችና የብብት መያዣዎች አላቸው፤ አንዳንዶቹ ደግሞ ለማጣጠፍ የተዘጋጁ መልክ ይዘዋል።

በቀይ መስቀል አማካኝነት እርዳታ እየተሰጠ የሚገኝ ሲሆን ብዙ ሰዎቸም ይህን እርዳታ አለማግኘት ተሰልፈው ወረፋቸውን እየጠበቁ ይገኛሉ። የተሰለፉት ሁሉም ሴቶች ናቸው።

ማሳሰቢያው በኮቪድ-19 ወረርሽኝ ላይ ትኩረት ያደርጋል፤ የቫይረሱ ግራጫ እና ቀይ ሞዴል በግልጽ ይታያል። በትልቁ "COVID-19 CORONAVIRUS DISEASE" በሚለው ርዕስ ስር በአማርኛ "የሕመም ምልክት እና የሕክምና ዘዴ" የሚል ጽሑፍ ተቀምጧል።

የኢትዮጵያ አየር መንገድ አርማ ያለበት ነጭ ተርቦፕሮፕ አውሮፕላን በሰማያዊ ሰማይ እየበረረ ይታያል። በቀይ ቀለም በዋናው የአውሮፕላኑ አካል ላይ ሲጻፍ፣ ጅራቱ በኢትዮጵያ ብሔራዊ ቀለሞች (አረንጓዴ፣ ቢጫና ቀይ) ተቀብቷል። አውሮፕላኑ ሁለት ክንፎችና በክንፎቹ ላይ የሚሽከረከሩ ፕሮፔለሮች አሉት።

ይህ የሰማያዊ ሰማይ ዳራ ያለው ምስል ጥንታዊና ፈራሽ የሆነ የድንጋይ ቤተመንግስት ኮረብታ ላይ ያሳያል። ቤተመንግስቱ በሁለት ደረጃዎች የተገነባ ሲሆን፣ ዝቅተኛው ደረጃ ነጭ ድንጋይ፣ በላይኛው ክፍል ደግሞ ቀይማ ጡብ ይታያል፤ በአካባቢው ደረቅ ሳሮችና ትናንሽ ቁጥቋጦዎች ይገኛሉ።

በላይኛው ቢጫ ክፍል በእርሳስ የተጻፈ የሚመስል የአማርኛ ጽሑፍ ይታያል። ከስሩ ባለው ቀይ አራት ማዕዘን ውስጥ ደግሞ የተሰባበረ የሴት ፊት ምስል ተቀምጧል። ይህ የተሰባበረ ምስል ፊቱ ላይ ቡኒ ቀለም የተቀባ ሲሆን፣ በላዩ ላይ ያለቀሰው የራስ ጸጉር ክፍል ይታያል።

ሰማያዊ ጨርቅ የለበሰ የመሰብሰቢያ አዳራሽ ወንበር ላይ የተቀመጡ ሰዎች ከጀርባ "የህልም ጉልበት ለእምርታዊ እድገት" የማል የመፈክር ፅሁፍ ተፅፏል። ተሰብሳቢ ሰዎች መካከል ፀጉራቸዉን በሻሽ የሸፈኑ ሴቶች ተቀምጠዋል።

ባለ ብዙ ቀለም የሆነው የኢትዮጵያ ባቡር፣ "Ethiopian Railways" የሚል ጽሑፍ ተጽፎበት ባለው ሐዲድ ላይ በድንጋይ መካከል ቆሟል። ከላይ የባቡር ሐዲዱ ምሰሶዎች እና ሽቦዎች በሰማያዊ ሰማይ ስር ይዘረዘራሉ።

አራት ጥቁር እና ብርማ የኢነርጂዘር አልካላይን ባትሪዎች በማሸጊያ ውስጥ ተቀምጠዋል። በጥቅሉ ላይ ትልቁ የኢነርጂዘር ጽሑፍ፣ "አልካላይን"፣ እና በስተቀኝ የላይኛው ጥግ ላይ "ጋራንትድ ኢን ሲንጋፖር" የሚል መለያ አሉ።

አዋሽ ባንክ ሃላፊነቱ የተወሰነ የግል ባንክ ሲሆን በጣም ተወዳጅ የሆነ እንዲሁም ደግሞ ታማኝ የሆነ ትልቅ ባንክ ነው። ኢትዮጵያ ውስጥ አሉ ከሚባሉ ባለ ትልቅ አክሲዮኖች ውስጥም ይመደባል።

ሱቅ ውስጥ ባሉ የእንጨት መደርደሪያዎች ላይ የተለያዩ የንጽህና እና የቤት ውስጥ ምርቶች ተደርድረዋል። ሮዝና ነጭ የንጽህና መጠበቂያዎች እንዲሁም የፊት መጥረጊያ ሳጥኖችና ጥቅሎች በግልጽ ይታያሉ። በመደርደሪያዎቹ ላይ "Eve"፣ "Rose"፣ "Viva" እና "Nice" የሚሉ ምርቶች በብዛት ይገኛሉ።

ነጭ ዳራ ላይ ስድስት የሶፊ ማልት መጠጥ ጥቁር ብርጭቆ ጠርሙሶች ተደርድረው ይታያሉ። እያንዳንዱ ጠርሙስ ቢጫና ቀይ ቀለም ያለው ክብ ስያሜ አለው፤“SOFI MALT”የሚል ጽሑፍም በስያሜው ላይ በግልጽ ተጽፏል። በጠርሙሶቹ አንገት ላይ “ሶፊ” የሚል የአማርኛ ጽሑፍ አለ።

ሳራማ እና አጫጭር ቁጥቁጦዎች በበዙበት ስፍራ ላይ ብዙ ዥንጀሮዎች ተቀምጠዋል። ቦታው ብዙም ዛፍ የማይታይበት እና ተሻግሮ ደግሞ ተራራማ ስፍራዎች የሚገኙበት ነው።

ጥቁር እና ነጭ ቀለም ያለው የተጠለፈ ክብ ቅርጽ ያለው ቅርጫት ይታያል። ቅርጫቱ የሚሽከረከር የሚመስል ጥለት ያለው ሲሆን፣ በውስጡ ሁለት በቼከርቦርድ መልክ የተጠለፉ መስመሮች በስፋት ይሽከረከራሉ።

በርካታ ወንዶች እና ጥቂት ሴቶች ለ CAF ዲፕሎማ የአሰልጣኝነት ስልጠና የቡድን ፎቶግራፍ ላይ ቆመዋል። አንዳንድ ተሳታፊዎች ወታደራዊ ልብስ ለብሰዋል፣ ሌሎች ደግሞ ተመሳሳይ አረንጓዴ እና ቀይ ቲሸርት ለብሰዋል።

ጉዳተኛ ሴት በዊልቸር ላይ ተቀምጣ ከሁለት ሰዎች ጋር በዝግጅት ላይ ትገኛለች። ሥዕሉ የ"አዲስ ዘይቤ" ጋዜጣ አካል ሲሆን ከላይ ትልቁ ርዕስ "አዲስ ዘመን" የሚል ነው። በጋዜጣው ላይ ከተለያዩ ርዕሰ ጉዳዮች ጋር ሌሎች ትናንሽ ሥዕሎችም አሉ።

በገና የሚባለውን የኢትዮጵያን ባህላዊ የሙዚቃ መሣሪያ ነው። በገና አሥር ገመዶች ያሉትና የቅዱሳት መጻሕፍትንና የመዝሙሮችን ዜማ ለመጫወት የሚያገለግል በገና ከሚባለው ጥንታዊ የሙዚቃ መሣሪያ ጋር ተመሳሳይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንፈሳዊ ሥርዓቶች ዋነኛ አካል ነው።

በአክሱም ከተማ የሚገኝ ጥንታዊ የአርኪቴክቸር ሥራ ነው። ትልቁ ክብ ቅርጽ ያለው ድንጋይ ባለ የጌጥ ሥራዎች የተቀረጸበት የአክሱም ሥልጣኔ ምልክት ነው። ከታች ደግሞ ነጭ የለበሱ ሰዎች በታሪካዊው ቦታ አጠገብ ቆመዋል። ይህ ቦታ የጥንቷ ኢትዮጵያን ታሪክ ይገልጻል።

የኢትዮጵያ የሃይማኖት ተቋማት ምክር ቤት አርማ በሰማያዊ ቀለም ተስሎ ይታያል። በአርማው መሃል ላይ የሰላም ምልክት የሆነች ርግብ ትገኛለች። በአማርኛ እና በእንግሊዝኛ 'Inter-Religious Council of Ethiopia' የሚለው ጽሑፍ ከግራጫ ዳራ በላይ በጥምዝ መስመር ተጽፏል።

ጥቁር ቀለም ያለው ለመኪና የሚያገለግል ኤፍ.ኤም. (FM) ሬድዮና ኤም.ፒ.3 ማጫወቻ በነጭ ዳራ ላይ በግልፅ ይታያል። ማጫወቻው በግራ በኩል አንድ ትልቅ የድምፅ መቆጣጠሪያ ቁልፍ ሲኖረው፣ በቀኝ በኩል ደግሞ ሁለት የዩ.ኤስ.ቢ (USB) መግቢያዎች አሉት።

በሐምራዊ ግድግዳ ላይ የተገጠመ የባንክ ገንዘብ መክፈያ ማሽን፤ ከማሽኑ በላይ፣ "የኢትዮጵያ ንግድ ባንክ የግልፅ የገንዘብ ክፍያ ማሽን (ATM)" የሚል ጽሑፍ ያለው ወይን ጠጅ ቀለም ያለው ምልክት አለ። ስክሪኑ ላይ የግብይት መረጃ ነው።

በባለ አራት ማዕዘን ሰሌዳ ላይ የቀይ እና ቡናማ ቀለሞች የተቀላቀሉበት ማስታወቂያ ግድግዳ ላይ ተሰቅሏል። ማስታወቂያው "ዶ/ር እልፍኝ ክሊኒክ" የሚል ርዕስ ያለው ሲሆን፣ በውስጡም የህክምና አገልግሎቶች ዝርዝርና የህክምና መሣሪያዎች ምስሎች ተካተዋል።

ቅንጡ የምግብ ቤት ወንበሮች ቡኒ ቆዳና አልማዝ የመሰለ ጥለት ያላቸው ሲሆን፣ ጠረጴዛዎቹ በነጭ ልብስና በብር ዕቃዎች ያጌጡ ናቸው። ወለሉ ላይ የጨለማ ቡኒ ምንጣፍ ተነጥፏል፤ በትላልቅ መስኮቶች በኩል ከተማዋን የሚያሳይ ውብ እይታ አለ።

በመደብር መደርደሪያዎች ላይ የተለያዩ አይነት የቁርስ እህሎች በሳጥኖች ተደርድረዋል። አብዛኛዎቹ የ"Nestle"፣ "ኪሎ" እና "ኮኮ" እና ኩባንያዎች ምርቶች ጎልተው ይታያሉ ።

አምባሳደር የተሰኘህ የመጠጥ ውሃ የመጠጥ ዉሃ ሲሆን መፈክራቸው ደግሞ አምባሳደር የጤናዎ አጋር! ነው በኦሮሚያ ክልል ትምህርቶ ለአብዛኛው የኢትዮጵያ ክፍል የሰራጫል ።

ብሩህ እና አበረታች አርማ ነው። ቢጫ ፀሐይን የሚመስል ቅርጽና በመካከሉ ፊደል ያለበት ምልክት አለ። ከስር ደግሞ "ፀሐይ ባንክ" የሚል ጽሑፍ በአማርኛ በትልቅ አረንጓዴ ፊደላትና በእንግሊዘኛ በቢጫ ፊደላት ተጽፎ ይገኛል።

ነጭ ካቢና ያለው ትልቅ ታንከር መኪና ላይ ሁለት ታንኮች ተጭነዋል። የፊተኛው ታንክ ብርማ ሲሆን "WATER" የሚል የእንግሊዝኛ ቃል አለው፤ የኋለኛው ደግሞ ቀይ ሆኖ "እሳት አደጋ" የሚል የአማርኛ ጽሑፍ አለበት።

ሰዎች በሰልፍ ላይ የተሸከሙት ነጭ ባንዲራ ላይ ጥቁር በትላልቅ የአማርኛ ፊደላት 'የሰላም ልማት ዴሞክራሲ ፍትሕ' የሚል ጽሑፍ ተጽፏል። ከጎን አረንጓዴ፣ ቢጫና ቀይ ሰንደቅ ዓላማ ይታያል። ጀርባ ላይ ዛፎች እና ጥርት ያለ ሰማይ ይታያሉ።

በጥቁር ዳራ ላይ፣ የራስ ቅርጽ ባለው ቀይ ብርሃን ግንባር አካባቢ የመቆለፊያ ምልክት ሲበራ ይታያል፤ ከሥሩም ወርቃማው 'ምጥቀት' የሚለው ርዕስ እና የሚያብረቀርቅ ቁልፍ ተቀርጿል።

ዘመናዊ የደረጃ መቀመጫዎች በቅርቡ በተገነባ መናፈሻ ውስጥ አሉ። ሰፋፊዎቹ መቀመጫዎች በነጭ ኮንክሪት የተገነቡ ሲሆኑ በመካከላቸው አረንጓዴ ሣር አለ። ደረጃዎቹ በደመቀ መብራት ደምቀዋል፤ ከበስተጀርባ ረጃጅም ዛፎችና የጥንት ግንብ ቅጥር አለ።

በትልቁ የ castor bean (ገመሾ/ጉሎ) ተክል ላይ ያሉ ፍሬዎች እና ቅጠሎች በቅርበት ተነስተው ይታያሉ። ጠንካራ እሾሃማ አረንጓዴ ፍሬዎች እና ትላልቅ ባለሰባት ጣት የሚመስሉ ጥቁር አረንጓዴ ቅጠሎች ይታያሉ። ከበስተጀርባው ደማቅ ሰማያዊ ሰማይ ጎልቶ ይታያል።

ሰዎች በተጨናነቀ የገበያ ወይም የመንገድ ላይ ይታያሉ። ከፊት በኩል በባህላዊ ልብሶች የለበሱ ሴቶች መሬት ላይ ተቀምጠው ሲነጋገሩ እና ዕቃ ሲሸጡ ይገኛሉ። ከኋላ አውቶቡስ እና መኪኖች ባሉበት መንገድ ላይ የሚሄዱ ብዙ ሰዎች አሉ።

ዘመናዊ በሆኑ አፓርትመንት ወይም የጋራ መኖሪያ ቤቶች ምግብ ማብሰያ ቤት ውስጥ ለቦታ ቁጠባ እና ለውበት ሲባል የማብሰያ ቤት በግድግዳ ላይ የሚገጠም እና ከስር ተመሳሳይ የሆነ ማብሰያዎችን የምናስቀምጥበት መደርደሪያ ይሰራል።

መጽሐፉ "በአካልና በአዕምሮ" የሚል ርዕስ ያለው ሲሆን፣ ከርዕሱ በታች "ሕይወትና ውበቱ" የሚል ንዑስ ርዕስ አለው። ከታች ባለው አራት ማዕዘን ምስል ውስጥ የሁለት ሰዎች ጥቁር እና ነጭ ፎቶግራፍ ጋዜጣ በሚመስል ጀርባ ላይ ጎልቶ ቀርቧል።

አስራ አንድ ነጭ የጉዞ ኤሌክትሪክ አስማሚዎች በተለያየ አንግልና በሶስት ረድፎች ይታያሉ። አስማሚዎቹ የተለያዩ የኤሌክትሪክ መሰኪያዎች ያሉት ሲሆን፣ አንድኛው ደግሞ ከፊት ለፊት የዩኤስ መውጫ አለው።

ባለ ሦስት ፎቅ ዘመናዊ ቤት በታችኛው ክፍል ቀይ ጡብ፣ በላይኛው ደግሞ ነጭ ቀለም አለው። ብረት የተገጠመባቸው በረንዳዎች ከፊት በኩል አሉ። የቤቱ የፊት በር በከፊል ክፍት ሲሆን፣ ሁለት ሕፃናት እጃቸውን ዘርግተው ቆመዋል።

የኢትዮጵያ ንግድ ባንክ አርማ ነዉ። ይህ አርማ ከመካከሉ የኢትዮጵያ የገንዘብ ተቋም መሆኑን የሚገልፁ "ሲቢኢ" የሚሉ የእንግሊዘኛ ፊደላት ተቀምጠዋል። ጀርባዉ ሙሉ በሙሉ ጥቁር ቀለም ላይ ያረፈ አርማ ነዉ።

ጥንድ ፈዛዛ ቡናማ፣ ምቹ የሆኑ ስሊፐር ጫማዎች በግልጽ ይታያሉ። ጫማዎቹ በግራ በኩል ባለው የካርቶን ሳጥን ላይ ተቀምጠዋል። ከበስተጀርባው ደግሞ በጥቁር የእጅ ጽሑፍ "Japan orderstore" የሚል ጽሑፍ ያለበት ነጭ ከረጢት ይታያል።

ሱፐርማርኬት ውስጥ መደርደሪያ ላይ "Primo" የተባለ የፓስታ ጥቅሎች ተደርድረው ይታያሉ። ፓስታው ረጅም ቀጭን ዓይነት ሲሆን፣ ግልጽ በሆነ ማሸጊያ ውስጥ ተቀምጧል። ማሸጊያዎቹ ቀይና ወርቃማ ጌጥ ያላቸው ሲሆን፣ የምግብ አዘገጃጀት ጊዜያትም በላያቸው ላይ ተጽፏል።

ረጃጅም፣ ጥቅጥቅ ባለ አረንጓዴ ቅጠሎች የተሞላ ዛፍ በደረቅ መሬት ላይ ይቆማል። ግንዱ ወፍራም እና ቡናማ ሲሆን ሥሮቹ ከታች በኩል ተዘርግተዋል። በዙሪያው በትንሽ ድንጋዮች የተከለለ ደረቅ አፈር አለ።

ቢጫ የጭነት መኪናዎች ትልቅ የቆሻሻ ክምር ላይ ቆመዋል። አንደኛው መኪና ቆሻሻ ሲያደራጅ፣ በርካታ ነጭ ወፎች በቆሻሻው ክምር ዙሪያ እየበረሩ ነው። ክምሩ የተለያዩ ቆሻሻዎች ያሉት እና ሰዎችን እዚህ አካባቢ ለመኖር የማይጋብዝ ነው። ከበስተጀርባውም ኮረብታዎች ይታያሉ።

ይህ የውስጥ ክፍል ምስል ከቀላል ግድግዳ ፊት ለፊት የተቀመጠ ነጭ የቢሮ ጠረጴዛ እና ጥቁር የኔት ወንበር ያሳያል። የጠረጴዛው ቀኝ በኩል ሁለት መሳቢያዎች ሲኖሩት፣ ወንበሩ በፕላስቲክ ተጠቅልሎ ለሽያጭ መቅረቡን የሚያመለክቱ ጽሑፎች በምስሉ ላይ ይታያሉ።

ዩኒኮርን (Unicorn) ምስሎች የተሳሉባቸው አራት የተለያዩ መለያያ ወረቀቶች (Sticky Notes) ጠረጴዛ ላይ ተበትነው ይታያሉ። ሐምራዊ፣ ነጭ፣ ሰማያዊ እና ቀይ ቀለም ያላቸው ወረቀቶች ለማስታወሻ እና ለዝርዝር ሥራ የሚውሉ ብዙ ክፍሎች አሏቸው፤ የደመናና የኮከብ ምስሎችም በላያቸው ይታያሉ።

ከተሠራ ግድግዳ ላይ “ETHIOPIAN TRADITIONAL COFFEE HOUSE GET IN” የሚል ጽሑፍ በጥቁር ቀለም ተጽፏል። ከጎኑ አንድ ሰው ጠቆር ያለ ልብስ ለብሶ ቡና ይዞ ወደእንጨት በሩ ሲጠቁም የሚያሳይ ሥዕል አለ።

ረጅም ረድፍ ቢጫ እና አረንጓዴ ቀለም ያላቸው "Ze-Lucy" ታክሲዎች በሜዳ ላይ ተደርድረው ይታያሉ። ከበስተጀርባ በከተማው አካባቢ የተሽከርካሪ ማለፊያ ድልድይ እና የረጃጅም ህንፃዎች ግንባታ ይታያል።

የባህላዊ የኢትዮጵያ ልብስ የለበሰ አንድ ወንድ ዘፋኝ በአንድ የሙዚቃ ቪዲዮ ቀረጻ ላይ አለ። ሰውዬው ነጭ ሸሚዝ እና በአማርኛ የባህል ምልክቶች ያጌጠ አረንጓዴ ካፖርት ለብሷል። ቆሞ እጆቹን እያንቀሳቀሰ ይዘፍናል፣ ከኋላው የጭቃ ቤት ግድግዳ አለ።

አራት የተለያዩ ክፍሎችን ባቀፈ አንድ ምስል ውስጥ የከንፈር ቀለም ተጋልጧል። የ"ሚላኒ" የምርት ስም ያለው '13 Rosewood' የተባለው የከንፈር ማስዋቢያ (lip gloss) ማሳያ የያዘ አንድ ክፍል በግራ በኩል አለ።

የመዝናኛ ቦታው መግቢያ በር ከድንጋይና ከገለባ ተገንብቷል። በላዩ ላይ "KURIFTU RESORT & SPA" የሚል ፅሁፍ ተጽፏል። አንድ ወጣት ነጭ ቲሸርት ለብሶ ወደ ውስጥ እየገባ ነው። ስፍራው በዛፎች የተከበበ የተረጋጋ መንፈስ አለው።

የወጋገን ባንክ አርማ በደማቅ ብርቱካንማ ዳራ ላይ ተቀምጧል። የባንኩ ስም በአማርኛና በእንግሊዝኛ በነጭ ቀለም በትልቁ ተጽፏል። ከስሙ በስተቀኝ በኩል ደግሞ ክብ ቅርጽ ያለው ነጭ አርማ ይገኛል። አርማው እንደ ሁለት የተጠማዘዙ ቀስቶች የሚመስሉ ክፍሎች አሉት።

አስር ያህል ተማሪዎች ቀይ ሹራብና ሰማያዊ ሸሚዝ ለብሰው በትምህርት ቤት ክፍል ውስጥ ተቀምጠዋል። ብዙ ተማሪዎች እጃቸውን አውጥተዋል። የክፍሉ ጀርባ ነጭና ግራጫ ቀለም ሲሆን፣ የውጭ ብርሃን ከላይ ይገባል።

ሰማያዊ ቀለም ያለው ARC-200 ዲሲ መሣሪያ ከነተያያዥ ዕቃዎቹ ይታያል። ከዋናው መሣሪያ ጋር ጥቁር ገመዶች፣ ኤሌክትሮድ መያዣ እና የመሬት ክላምፕ ተያይዘዋል። ሌሎች ጥቃቅን መለዋወጫዎች እንደ መከላከያ እጀታ እና የሄክስ ቁልፎች በነጭ ዳራ ላይ በግልጽ ተቀምጠዋል።

ነጭ ሊሞዚኖ የሙሽራ መኪና ከፊት ላይ አረንጓዴ ቅጠል ያለዉ ነጭ አበባ ሰክቷል። የጋቢናዉ ሰፊ መስታወት ተገጥሞለታል። ከግራ ጎን ያለዉ የመስኮት መስታወት ተዘግቷል። የመኪናዉ የታርጋ ቁጥር ከፊት ለጥፏል።

ጥቁር ቀለም ያለው "Meta" የሚል ጽሑፍ ከአራት ንዑስ አርማዎች ጋር ይታያል። ንዑስ አርማዎቹ የፌስቡክ፣ የመሴንጀር፣ የኢንስታግራም እና የዋትስአፕ ምልክቶች ናቸው፤ ከላይ የማያቋርጥ ምልክት (infinity symbol) አለ።

ጥቁር ቀለም ያለው የFOGG ማርኮ የተሰኘ ሰውነት የሚረጭ/ የሚበተን የሰውነት ሽቶ ብልቃጥ በግልፅ ዳራ ላይ ቀጥ ብሎ ቆሟል። ብልቃጡ ጥቁር ካፕ እና የሚያብረቀርቅ የብር ምልክት አለው።

የፀጉር ዘይት ማስታወቂያ ነው። ትልቅ ጠርሙስ ዘይት ከፊት ለፊት ይታያል፤ ይህም የአፍሪ ኸርባል ምርት ነው። አንድ ወንድ እና አንዲት ሴት ከበስተጀርባ ቆመዋል፤ ሴትየዋ የእጁን ፀጉር ትነካለች። ጽሁፉ “ለምርጥ የፀጉር ለውጥ!” የሚል መልዕክት ያስተላልፋል።

በባዶ ነጭ ዳራ ላይ ትኩረት የተደረገበት ትልቅ የኦቾሎኒ ቅቤ መያዣ ይታያል። መያዣው ብርቱካናማ ክዳን ያለው ሲሆን "ተስፋዬ ኦቾሎኒ ቅቤ" እና "CREAMY" የሚል ጽሑፍ በዋና መለያው ላይ ጎልቶ ይታያል።

ረጃጅም ተራራዎችና ኮረብታዎች በሚታዩበት ስፍራ ላይ፣ ቢጫ አበቦች እና አረንጓዴ ሳር ያለበት መልክዓ ምድር ከፊት ለፊት ይገኛል። በሩቁ ደብዛዛ ተራራዎች ከሰማያዊው ሰማይ በታች የሚታዩ ሲሆን፣ ከበስተጀርባ ጥቂት ነጭ ደመናዎች ይታያሉ።

ወለሉ ነጭና ቡናማ የእንጨት መዶሻ አለ። የኢትዮጵያ ንግድ ባንክ አርማ እና "Commercial Bank of Ethiopia" የሚለው የእንግሊዝኛ ጽሑፍ ከላይ በግራ በኩል ባለው ወይንጠጅ ቦታ ላይና "የጨረታ ማስታወቂያ" የሚል የአማርኛ ጽሑፍ የሥዕሉን ማዕከላዊ ክፍል ይዟል።

ስደተኞች በባህር ላይ በጀልባ እየተጓዙ ነው። እነዚህ ሰዎች በህገ ወጥ መንገድ ከአንድ ሀገር ወደ ሌላ ሀገር እየሄዱ ነው። ጀልባው ከመጠን በላይ ብዙ ሰዎችን ይዟል። ሐይቁ በጣም የሚያምር ቢሆንም ለሰዎቹ ደህንነት ግን በጣም ያሰጋል።

አንድ ሯጭ አረንጓዴ ማሊያና ቀይ ቁምጣ ለብሶ በአትሌቲክስ ውድድር ላይ መንገድ ላይ ሲሮጥ ይገኛል። በደረቱ ላይ "ETHIOPIA" የሚል ጽሑፍና "TOLA" የሚል ስም አለው። ሌሎች ሯጮች ከበስተጀርባው እየሮጡ ይከተላሉ።

ግራጫ ቀለም ያለው ባለ ስድስት ቀዳዳ የኤሌክትሪክ ማከፋፈያ (Power Strip) በላዩ ላይ ተቀምጧል። ማከፋፈያው እና ጥቅልል ገመዱ በፕላስቲክ ተጠቅልሎ ይታያል። ማከፋፈያው ከታች ሰማያዊ ቀለም ባላቸው ካርቶኖች ላይ ተቀምጦ ይገኛል።

ባለብዙ ቀለም ሸሚዝ የለበሰ ወንድ በትልቅ ወንበር ላይ ተቀምጦ ፈገግ እያለ ነው። ግለሰቡ ቀኝ እጁን አገጩ ላይ አድርጎ በተቀመጠበት የቱርክ ሰማያዊ ወንበር ላይ ተደግፏል። ፊቱ ላይ የተወሰነ ጢም ያለ ሲሆን፣ የኋላው ዳራ ደግሞ ቡናማ ነው።

በበረሃማ እና ጸሃያማ ስፍራ ላይ ፈራርሶ የተቀመጠው የአክሱም ሃዉልት በመሬቱ ላይ ተጋድሟል። ያረፈበት መሬት ላይም ከፊል ጥላው አርፏል። ከወደቀው ሃዉልት አልፎ ብዙ ሃውልቶች ቀጥ ብለው እንደቆሙ ናቸው።

ቤቱ በቀርከሃዎች የተሰራ ግድግዳ ያለው ሲሆን፣ በር ላይ ባህላዊ ልብስ የለበሰች ሴት ቆማለች። ከቤቱ አጠገብ ደግሞ ሁለት ልጆችና በቀኝ በኩል የሚራመድ አንድ ልጅ ይስተዋላሉ፤ ጥርት ያለ ሰማያዊ ሰማይና ነጭ ደመና በስተጀርባ ናቸው።

ሶስት ቢራ ጠርሙሶች ተሰልፈው ከፊት ለፊት ይገኛሉ። እያንዳንዱ ጠርሙስ የተለያየ ቀለም ያለው ባርኔጣ፣ ስያሜና የፍራፍሬ ይዘት አለው። በስያሜዎቹ ላይ የተለያዩ ዘመናዊ የአፍሪካውያን ምስሎች እና "አራዳ" የሚል የአማርኛ ጽሑፍ አለ።

ተራራማ በሆነ አካባቢ ረጅም የመኪና ሰልፍ ይታያል። ሰልፉ በአንድ ጠባብ አስፋልት መንገድ ላይ ሲሆን፣ መንገዱ በተራሮች መካከል በሚያልፍ ጥልቅ ሸለቆ ውስጥ ነው። ሁለቱም የፎቶው ክፍሎች በአረንጓዴ ተክል ተሸፍነዋል።

የዲ ኤን ኤ ባለሁለት ሽክርክሪት (double helix) በስዕላዊ መልክ ቀርቧል። አወቃቀሩ የ"ስኳር-ፎስፌት የጀርባ አጥንት" እና "የመሠረት ጥንዶች" (base pairs) ክፍሎችን ያሳያል። አራት ዓይነት መሠረቶች አዴኒን ከታይሚን፣ እንዲሁም ጓኒን ከሳይቶሲን ጋር በጥምረት ቀርበዋል።

ቀይ ቀለም ያለው የስፖርት መኪና መጫወቻ በእርቀት መቆጣጠሪያ መሳሪያዎች ተቀርጾ ይታያል። መኪናው ጥቁር ክንፍ ያለው ሲሆን የፊት መብራቶቹ በርተዋል። ከታች ጥቁር ቻርጀር፣ ሶስት ቢጫ ባትሪዎች እና ጥቁርና ቀይ የመቆጣጠሪያ መሳሪያ ተቀምጠዋል።

ቁርጥ ጥሬ ስጋ በትናንሹ ተቆራርጦ እንጀራ ላይ ተቀምጧል። ከቁርጥ ስጋዉ ጎን አዋዝ በትንሽየ ሰሀን ለስጋዉ ማባያ፤ ከአዋዜዉ ጎን ሚጥሚጣ እንጀራዉ ላይ ተደርጓል። እንጀራዉ የተደረገበት ነጭ ሰሀን በትንሹ ተገልጧል።

ቀይ ክዳኖች የተገጠሙባቸው በርካታ ብርጭቆ ጠርሙሶች በአንድ ላይ ተቀምጠዋል። ጠርሙሶቹ ቀላል ቢጫ ቀለም ያለው ፈሳሽ ይዘዋል፤ ቢጫና ቀይ መለያ ተለጥፎባቸዋል። በመለያው ላይ በእንግሊዝኛ "DRY GIN" የሚል ጽሁፍ ተጽፏል። ከበስተጀርባ የሰው እግሮች ይታያሉ።

ይህ ምስል የየተለያዩ ህጎችና ማስጠንቀቂያዎች የያዙ በርካታ የትራፊክ ምልክቶችን አቀላቅሎ ያሳያል። ቀይ፣ ነጭ፣ ሰማያዊና ቢጫ ቀለም ያላቸው ምልክቶች ከላይ ወደ ታች ተቆልለዋል። እንደ STOP፣ ቁልፍ መልእክቶች ከሌሎች አስገዳጅና የማስጠንቀቂያ ምልክቶች ጋር በግልጽ ጎልተው ይታያሉ።

ኢንተርናሽናሽናል ዳኛ ባምላክ ተሰማ ቢጫ ካርድ በቀኝ እጁ ከፍ አድርጓል። ካርዱን በያዘበት እጁ ሰዓት አድርጓል። የዳኛዉ ማለያ ቀይ ነዉ። ነጭ ማለያ የለበሰ "ጉይራ" የሚል የተፃፈበት ፊቱን አዞሮ ቆሟል። ዳኛዉ ጥርሶቹን ፈገግ አድርጓል።

የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃነ ጳጳሳት ባህላዊ ልብሳቸውን ለብሰው ቅባት ቀድሰው ያሳያሉ። በሥነ ሥርዓት መሃል ከመካከላቸው አንዱ ብረት ማሰሮ ውስጥ ያለውን ፈሳሽ ወደ ትልቁ ድስት እየጨመረ ነው። በስተጀርባ በግድግዳው ላይ ቀይ ጨርቅ ተንጠልጥሏል።

የሚያማምሩ ቀይ ቀለም ያላቸው የአማርኛ ፊደላት በድንጋይ ደረጃዎች ጀርባ ላይ ተቀምጠዋል። ፊደላቱ የተተከሉበት ቦታ በረጃጅም ሣር፣ ትናንሽ ነጭ አበባዎችና በዛፎች የተከበበ ነው። አንድ ነጭ ልብስ የለበሰ ሰው በደረጃዎቹ አጠገብ ቆሟል።

ሰማያዊ ዳራ ላይ ነጭ እና ቢጫ መስመሮች ያሉት ክብ አርማ አለ። በውስጡ ሰማያዊ ትልልቅ የእንግሊዝኛ ፊደላት “AI” የሚል ሲሆን፣ "I" የሚለው ፊደል የሰው ራስ ቅርጽ አለው። በአማርኛ "የአርቴፊሻል ኢንተለጀንስ ማዕከል" የሚል ጽሑፍ በቢጫ ኮከቦች ታጅቧል።

ከስሩ ቡና የቀረበት ነጭ የቡና ሲኒ ከመቅረጫው ጋር በመስተዋት ትሪ ላይ ተቀምጧል። በሰማያዊ የአበባ ዲዛይን ያጌጠ ሲኒ በውስጡ ትንሽ ማንኪያ አለው። ትሪው በቀይና በሰማያዊ ጨርቅ የተከበበ ነው።

በማቀዝቀዣ ውስጥ ነጭ እና አረንጓዴ የሆኑ አራት የ"ሆላንድ እርጎ" ማሸጊያዎች በግልጽ ይታያሉ። በእያንዳንዱ ማሸጊያ ላይ "Holland yoghurt," "470 gr," እና "NATURAL" የሚሉ ቃላት በአማርኛም ተጽፈው ይታያሉ።

ይህ የአርማ (ሎጎ) ምስል በማዕከሉ ላይ ችቦ፣ ክፍት መጽሐፍ እና ስንዴ የያዘውን ክብ ሰማያዊ ምልክት በቢጫ ቀለበት አሳጥሮታል። የችቦው ነበልባል የፀሐይ ጨረር ሲመስል፣ በአማርኛ እና በእንግሊዝኛ «Wollo University» የሚል ጽሑፍ በቢጫው ቀለበት ላይ በግልጽ ተጽፏል።

ጥቁርና ነጭ ፎቶግራፍ መካከለኛ መጠን ያለው የጭነት መኪና አጠገብ በባህላዊ ልብስ የለበሱ ብዙ ሰዎችን ያቀፈ ነው። የመኪናው የኋላ ክፍል ላይ የታጠቁ ወንዶች ሽጉጥ ወደፊት ደቅነዋል። የተቀሩት በቆሙበት ስፍራ ላይ ትላልቅ ሕንፃዎች ከጀርባ ይታያሉ .

የጥምቀት በአል በኦርቶዶክስ እምነት ተከታዮች ዘንድ በጣም ትልቅ የሆነ ቦታ የሚሰጠው ሲሆን አከባበሩም ልክ ከጥምቀት አንድ ቀን ቀደም ብሎ ከሁሉም ቤተክርስቲያናት ታቦታት ወተው ውጪ ያድራሉ።

ይህ ምስል በሰማያዊ ዳራ ላይ በተዘጋጀ መድረክ ላይ አንድ ሰው ንግግር ሲያደርግ ያሳያል። ከጀርባው “Digital Ethiopia” የሚል ጽሑፍ ይታያል። ከታች ደግሞ በአማርኛ የተጻፈ የዜና መግለጫ ጽሑፍ ያለው ሲሆን፣ የዲጂታል ሽግግርን በተመለከተ ያለ ጉባኤ ይመስላል።

መካከለኛ ዕድሜ ላይ ያለ ሰው በቢሮ ውስጥ ቀይና ነጭ ሰንደቅ ዓላማ ያለበትን የትምህርት ቤት ኦፕሬሽን አውቶሜሽን በተመለከተ ማስታወቂያ እየተመለከተ ነው። ከሥር ሁለት ወንዶች የአፍሪካ አረንጓዴ፣ ቢጫና ቀይ ባንዲራ ፊት ለፊት ቆመው ሰነድ ሲለዋወጡ ይታያል።

በትኩረት በተነሳ ምስል ላይ፣ የጽዳት ሳሙናዎች በእንጨት መደርደሪያ ላይ ተደራርበው ይታያሉ። በላይ በኩል ቢጫ የ"Sunlight" ፓኬጆች ሲሆኑ፣ ከታች ደግሞ ነጭ እና ሰማያዊ የ"OMO" ፓኬጆች ተጠራቅመዋል።

ከፊት ለፊት የሚገኝ ሰፊ የተንጣለለ የዉሃ ቦታ ዳር ክፍት ተደርጎ የመራመጃ እና የመቀመጫ ቦታ ተሰርቷል። ከመንገዱ በላይም አረንጓዴ የሆነ ሳር ያለበት ስፍራ ላይ በአንበሳ ቅርጽ ሃውልት ተሰርቶ ቆሟል።

የመጀመርያው ፎቅ ላይ ነጭ መስኮቶች ሲኖሩ ከሱ በላይ "BRIGHT GAME ZONE" የሚል ሰማያዊ ምልክት አለው። በመስኮቶቹ ሥር "SEW LESEW BAR & RESTORANT" የሚል ሰንደቅ እና "ጣፋጭ ምግቦችና መጠጦች" የሚል የአማርኛ ምልክት አሉ።

ሰማያዊና ብርቱካናማ ሉል ቅርጽ ያለው አርማ ከትልቅ ሰማያዊ "MOST" ጽሑፍ አጠገብ ተቀምጧል። የሉሉ ገጽ ላይ የማር ወለላ ቅርጽ አለው። ከ"MOST" በታች በአማርኛ "የትምህርት ጥራት ማሻሻያ" የሚል ጥቁር ጽሑፍ አለ።

ሲሚንቶ ማደባለቂያ ማሽኑ ላይ የተወሰኑ ቦታዎች ላይ ያለቀቀ ሲሞንቶ ይዟል። ከመሳሪያው ባሻገርም አሸዋና ጠጠር በየዘርፋቸው ጎን ለጎን በግራ እና በቀኝ ተደፍተዋል።